የእግር ኳስ ደጋፊዎች ባንዲራዎችን በማውለብለብ በደስታና በፍቅር ስሜት ተጨናንቀዋል። አንዳንዶቹ አውቶቡስ ላይ ወጥተው፣ ብዙ ሰዎች በመደነቅ እየተመለከቱ በጋለ ስሜት ይጮኻሉ።

ብዙ በእድሜ የገፉ ሰዎች በመደዳ ተደርድረው ተቀምጠዋል። በነዚህ ሰዎች ፊት ለፊት ላይ በሚገኝ አግዳሚ ወንበሮች ላይ ብዙ በጠጅ የተሞሉ ብርሌዎች ተደርድረዋል።

የሩጫ ልብስ ለብሳ፣ እጆቿን ወደ ላይ ከፍ አድርጋ ደስታዋን የምትገልጽ አትሌት ። አትሌቷ ኢትዮጵያዊት ስትሆን፣ አረንጓዴ፣ ቢጫና ቀይ መለያ ለብሳ፣ "ዲባባ" የሚል ጽሑፍ አላት። በስተጀርባ በ2012 በለንደን ኦሎምፒክ ላይ መሆኗን የሚያሳይ ምልክት አለ።

አርማው በአረንጓዴ ቀለም ተከቧል፣ የአካባቢ ጥበቃ ቁርጠኝነትንና ተስፋን ያንጸባርቃል። ውስጡ ጥቁር የዋልያ ምስል፣ አረንጓዴ ተክልና በጥቁር የተሳሉ ሁለት እጆች ተንጸባርቀዋል። አርማው በአማርኛ እና በእንግሊዝኛ “የአማራ ብሔራዊ ክልላዊ መንግሥት የአካባቢና የደን ጥበቃ ባለስልጣን” የሚለውን ጽሑፍ ይዟል።

ከቡኒ ቀለም ጣውላ የተሰራ ሰፊ የእቃ ማስቀመጫ ቡፌ በወለሉ ላይ ቆሟል። ይህ ቡፌም መስታወቶች ያሉት እና በላዩ ላይ ለየት ያሉ ቅርጾች የተቀረጹበት ነው።

ሰፊ በሆነ ከተማ መካከል እየተገነባ ያለ ትልቅና ክብ ስታዲየም ነው። በግንባታ ላይ ባለው ግዙፉ ስታዲየም ዙሪያ ሁለት ረዣዥም ቢጫ ክሬኖች ቆመዋል። ዙሪያው በረጃጅም ህንጻዎች የተከበበ ሲሆን፣ ስታዲየሙ ትኩረትን ይስባል።

ትልቅ ክብ ቤተክርስቲያን፣ ሰማያዊ ጣራና በዙሪያው ብዙ ባለ ቀለም ጨርቆች ተንጠልጥለዋል። በርካታ ምዕመናን በነጭ ልብስና ሻሽ ተጠቅልለው ቆመዋል፤ ትልቅ ሕዝብ መሰባሰቡን ያሳያል። በሰማያዊ ሰማይና ከፊት በኩል ባሉ ዛፎች አቅራቢያ የሚታየው ብሩህ ትዕይንት፣ መንፈሳዊ ድባብ ይፈጥራል።

ጸጉሯን ቁጥርጥር በቡኒ ዊግ የተሰራች ሴት ፊቷን ዘንበል አድርጋለች። ጸጉሯ በየራሱ ክፍልፋይ በሚያምር ሁኔታ የተሰራ ሲሆን በቁመቱም ረጅም እና ብዛቱም እጅግ ብዙ ነው።

ረዥም አረንጓዴ የለበሰችና ፈገግታ ያላት ትንሽ ልጅ በእጅ ፓምፕ የውሃ ምንጭ አጠገብ ቆማለች። ልጅቷ በግራ እጇ ላይ ባዶ ነጭ ባልዲ ይዛለች፣ የቀኝ እጇ ደግሞ የፓምፑን መቆጣጠሪያ ይዟል። የውሃ ምንጩ በአካባቢው ላሉ ሰዎች ምን ያህል አስፈላጊ ነው?

ዋው፣ ውብና ድንቅ ነው! በነጭ ልብስ የለበሱ ሰዎችና ቄሶች በቀለማት ያሸበረቁ ጃንጥላዎች ይዘዋል። ከጀርባ ታዋቂው የኢየሩሳሌም ከተማና ወርቃማው ጉልላት በሩቅ ይታያሉ።

አንድ የብር ቀለም ያለው ሻይ ማፍያ ከፍ ብሎ ተይዞ ቡናማ ፈሳሽ ወደ ረጅም ብርጭቆ ሲያፈስ ይታያል። በቅርብ ያለው ብርጭቆ ደግሞ ቡናማ ፈሳሽ ሙሉ ሆኖ፣ በላዩ ላይ ትናንሽ የአረፋ ፍንጣቂዎች አሉ።

ኦሆ! እነዚህ ጥቁር የቬልቬት ቦቲዎች በጣም ያምራሉ! ወፍራም የእንጨት ተረከዝ ያላቸው ሲሆን ለእግሮችሽ እንዴት ውበት ይሰጣሉ! እነሱን ለማግኘት እጓጓለሁ ለሚስቴ!

ቀንዳም የከሱ ከብቶች ፤ አንድ ቀሚስ የለበሰ በእጅ እንጨት የያዘ ሰው በወገጋገን እየነዳቸው ፤ አሸዋማ መሬት ፤ የተራቆቱ ዛፎች እና ኮቴያቸው አቧራውን እያነሳው ይጓዛሉ።

ቀይ ዐለት ተፈልፍሎ የወጣ ባለ ሶስት ደረጃ የላሊበላ ውቅር ቤተክርስቲያን በደማቅ ሰማያዊ ሰማይ ስር ቆሟል። ሕንፃው ጥቁር ቡኒ እና ቢጫ ቀለም ሲኖረው፣ በትናንሽ የመስኮት ክፍተቶች ያጌጠ ነው። ይህ ጥበብና ታሪክ የመሰከረለት በጣም ደስ የሚል ነው።

ረጅም በሆኑ ደረጃዎች የተገነባ ነጭ መቀመጫዎች ያሉት ክፍት የአምፊ ቲያትር መሰል ቦታ ነው። የእርምጃዎቹ ወለል ላይ በጨለማ ብርሃናማ መብራቶች ተካተዋል።

አንድ ትንሽ ህጻን ልጅ በቢጫ ጭቃ በተለቀለቀ ቤት ደፍ ላይ ተቀምጧል። ህጻኑ በእጁ አፉን ደግፎ ትንሽ ጨለማ ወዳለበት ቤት ይመለከታል። ከበስተጀርባ የተከፈተ የእንጨት በር ይታያል፣ በሩ ላይም ጽሑፍ አለ።

ሁለት ረዥም አንገት ያላቸው ጥቁር እና ነጭ አዕዋፍ በሳር በተሸፈነ ስፍራ ቆመዋል። አዕዋፎቹ ቀይ፣ ጥቁር እና ቢጫ ቀለም ያላቸው ትላልቅ ምንቃሮች አሏቸው። በአረንጓዴ የሳር ምድር ላይ ቆመው ዙሪያቸውን ይመለከታሉ።

በሳጥን ውስጥ ብዙ ቀይና ደማቅ ፖም በአንድ ላይ ተደርድሯል። ፖሞቹ የመሬት አቀማመጥን በሚመስል ወይን ጠጅ ዳራ ላይ አርፈዋል። እያንዳንዳቸው በትኩስነታቸው የሚያንጸባርቁ እና፣ አንዳንድ ፖም ላይ ትናንሽ ተለጣፊዎች ተጣብቀዋል።

። ከላይ የሰውን እጅ ከብርቱካናማ ክብ ዕቃ ጋር ሲነካክ የሚያሳይ ስዕል ሲኖር፣ ከሥር ደግሞ የአማርኛ ጽሑፍ አለ። ከሕግ ጽሑፉ ሥር ያለው፣ እጅ ብርቱካናማ ክብ ነገር ሲነካክ የሚያሳየው ስዕል ምን ዓይነት ምሳሌያዊ ወይም የፍትህ መልዕክት ያስተላልፋል?

በባህላዊ መንገድ በሳር የተሸፈነ ጣሪያ ያለው ህንጻ በኰረብታ ላይ ይገኛል። የግንቡ አጥር ግራጫ ድንጋዮች ሲሆን፣ አንዳንድ ሰዎች በውጪው በረንዳ ላይ ቆመዋል ወይም ተቀምጠዋል። ይህ ቦታ እንደ ማረፊያ ቤት ወይስ እንደ ሬስቶራንት ያገለግላል?

የአገር በቀል ዘይቤ ያለው ቢጫ የጭቃ ግድግዳ ቤት ከፊት ለፊቱ ቆመዋል። ሦስት ሰዎች በአረንጓዴ በሮች አጠገብ ይቆማሉ። ፀሐይ ከመጥለቋ በፊት የመጨረሻውን ጨረሯን በግድግዳው ላይ ታበራለች። ሰዎቹ ምን ዓይነት ባህላዊ ልብስ ለብሰዋል?

ውስጡ ብርቱካንማ ቀለም የተቀባው ምግብ ቤት ሙቀትና መረጋጋት የሚሰጥ ድባብ አለው። ነጭ የጠረጴዛ ልብስ በተነጠፈባቸውና ቀይ ናፕኪን በተቀመጠባቸው ጠረጴዛዎች ዙሪያ ጥቁር ወንበሮች ተደርድረዋል። በግድግዳው ላይ ነጭ መጋረጃዎችና ጥንታዊ የዝሆን ጥርሶች ውበትን ይጨምራሉ።

ሁለት ጥቁር፣ የቆዳ ሎፈር ጫማዎች በነጭ ጠረጴዛ ላይ ተቀምጠዋል። ጫማዎቹ የተንጣለለ አራት ማዕዘን ቅርፅ አላቸው፣ ከበስተጀርባ በወርቃማ መቆሚያ ላይ አረንጓዴ ተክል ያለበት ትንሽ ማስቀመጫ አለ። ፎቶው በግልጽ የጫማዎቹን ብሩህነትና ጥራት ያሳያል።

በብዙ ሰዎች በተሞላ ግልጽ የድንኳን አይነት ቦታ ውስጥ የተከናወነ ዝግጅትን ያሳያል። ቦታው ሐምራዊ እና ሰማያዊ መብራቶች እንዲሁም በጣሪያው ላይ የተንጠለጠሉ ተከታታይ መብራቶች ተውበውበታል፤ ይህ ሠርግ ወይም ድግስ የመሰለ አስደሳች ቦታ አይመስልም?

ውይ እንዴት ያምራል! በአልባሳት የተዋቡ ወጣት ሴትና ወንድ በነጭ ባህላዊ ልብስ ያማሩ ናቸው። ሴቷ በጠመዝማዛ ፀጉሯና በሚያምር ቀሚሷ፣ ወንዱም በቆንጆ ሸሚዙ ደምቀዋል። የሁለቱ ቁጥብና የተረጋጋ አቀማመጥ የመደነቅ ስሜት ይፈጥራል።

ሰማያዊ ዳራ ላይ ቀለል ያለ ቡናማ ቀለም ያለው ክብ አርማ አለ። በአርማው መሃል ላይ የዘመናዊ ህንጻ ስዕልና ከታች በግዕዝ "የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር" የሚል ጽሑፍ በግልጽ ተፅፏል። ይህ አርማ በቅርቡ ተቀይሮ ይሆን?

የሴቶች የእጅ ሰዓት ቢጫ የፊት ክፍልና በዙሪያው ያማረ የተጠረዘ ወርቃማ ቅርጽ አለው። ሰዓቱ ባለ ሁለት ቀለም (ብርና ወርቅ) የብረት ማንጠልጠያ አለው። የሰዓቱ ወርቅማ ቀለምና ንድፍ ውበትን፣ ቅንጦትንና ጥራትን ያመለክታል።

በሜዳ ላይ አራት ወጣቶች ነጭ የባህል ልብስ ለብሰው በአካባቢው በገና በትር ይጋጠማሉ። ከበስተጀርባ በግጦሽ መስክ ጥቁር ከብት ይታያል። ይህ ትዕይንት ደስታን፣ ፍቅርንና ቁጣን ይገልጻል።

እጅግ በጣም ጥሩ እና የሚያምር ባሕላዊ ቆለምሸስ መደነቅን ይፈጥራል። ቆለምሸሹ በሁለት ዓይነት እህሎች ተሞልቷል፤ በግራ በኩል ጥቁር እና ቢጫ ሽምብራ፣ በቀኝ በኩል ደግሞ ነጭ ፍሬዎች አሉ። ደስ የሚል የምግብ ዓይነት ነው።

እግዚኦ ሲያስደንቅ! ይህ ጥንታዊ በእጅ የተሰራ መጽሐፍ ከረጅም ዘመናት በፊት እንደቆየ ያስታውቃል። ቆዳው ያረጀ ቢመስልም የተጻፈው ጽሑፍ ያስደምማል። የባህልና ታሪክ ቅርስ! ፍቅርና መደነቅ ይሰማኛል።

ጥቁር ፀጉሯ በሽሩባ ተሰርቶ ከላይ የታሰረ ትንሽ ልጅ በፊት ለፊቷ ትመለከታለች። ሽሩባዎቹ በነጭና ቢጫ ዶቃዎች የተዋቡ ሲሆኑ፣ የልጅቷ የተረጋጋና የማትጨነቅ እይታ የሰላም ስሜት ይሰጣል።

ያ የቤተሰብ ፍቅር! ስድስት ሰዎች በወንበር ተቀምጠው ጎጆ ላይ ከተቀመጠ ትልቅ እንጀራ እየተጎራረሱ ነው። ሁሉም ፈገግታቸው ደስታን ያሳያል። ውበቱ በትውፊት የተሞላ ነው። ወዳጅነትና መተሳሰባቸው ልዩ ነው። እንዲህ ያለው የጋራ ምግብ ሰላምን ይፈጥራል። ስሜቱ ግሩም ነው!

ሦስት ሰዎች በእርጋታ በገጠር እየሄዱ ሲሆን፣ ሰፋ ያለ ልብስ ለብሰዋል። ሰዎች የጨለመ ምስል ሲታዩ፣ ከበስተጀርባ ደብዛዛ ተራሮች እና የጠዋት ብርሃን አለ። ሰዎች በትክሻቸው መንሽ እና ዱላ ይዘዋል፤ ይህም የረጅም ጊዜ ሀዘንን እና የጭንቀትን ስሜት ይፈጥራል።

የቤት ስራዬን ስንት ጊዜ እንደምረሳ! ይህ ደግሞ ከሸንበቆ እንጨቶች የተሰራ በጣም የሚያምር የእርሳስ ማስቀመጫ ነው! ሁሉም እቃዎች በቦታቸው ተሰብስበዋል! ለመጠቀም ያጋጋሉ።

በመደብሩ ውስጥ ብዙ አትክልትና ፍራፍሬዎች ተደርድረው አሉ። ከላይ የተንጠለጠሉ ብዙ ቢጫ ሙዞች አሉ፤ ከታች በኩል ደግሞ ብርቱካን፣ አቮካዶ፣ ሐባብ እና ፓፓዬ በየአይነቱ ተከምረዋል።

ቢጫ አበቦች ያሉት ሰፊ አረንጓዴ ሜዳ የከፍታ ቦታ ነው። ከሜዳው ወዲያ ረዣዥምና ዐለት የበዛባቸው ተራሮች በአድማስ ላይ በሰማያዊ ጭጋግ ተሸፍነዋል። ደማቅ ሰማያዊ ሰማይና ነጭ ደመናዎች መደነቅን የሚፈጥር ውብ ትዕይንት ናቸው።

ሁለት ጥቁር የኮምፒውተር ማሳያዎች ጎን ለጎን ቆመዋል። አንደኛው ዊንዶውስ ዴስክቶፕ እያሳየ ፊቱ ወደ ፊት ዞሯል። ሌላኛው ማሳያ ከኋላ ሆኖ ጥቁር የኋላ ጎኑ ይታያል። ማሳያዎቹ የቢሮ ዕቃዎች ናቸው?

ዋው ሲያምር! የብርቱካን ጭማቂ እና የተቆረጠው ማንጎ በጣም ያጓጓል። ለዓይን የሚማርክ ንጹህና ደማቅ ቀለም ፍቅርን ይፈጥራል። ሲያስደንቅ! የሰላም እና የመረጋጋት ስሜትን ይሰጣል። ይህን ጣፋጭ ነገር መብላት እጅግ ያስጓጓል።

ጥቁር ሰሌዳ ያለበት ትልቅ የትምህርት ክፍል ይታያል። የእንጨት ጠረጴዛዎች እና ወንበሮች ረድፍ ረድፍ ተደርገው ተዘጋጅተዋል። ክፍሉ በላይኛው ክፍል በረዣዥም የፍሎረሰንት መብራቶች ደምቋል። በግራ በኩል ደግሞ ቀለል ያለ ቡናማ ቀለም ያላቸው መጋረጃዎች መስኮቱን ሸፍነዋል።

"ዋው! ደስ የሚል ውበት!" ከእንጨት የተሰራ ከፍ ያለ ጫማ በቀይ ቆዳ ያሸበረቀ ነው። ጥንድ ጫማዎቹ በነጭ ዳራ ላይ አየር ላይ ተንጠልጥለው አሉ። ጫማው "ምንኛ ያምራል!" እና የለበሰውን ሰው "የሚያስደምም" ያደርጋል።

በፕላስቲክ ተጠቅልሎ የተቀመጠ አረንጓዴ የሳሙና ሳጥን አለ። ሳሙናው 'ዱሩ' የሚል ሐምራዊ ጽሑፍ እንዲሁም 'ናቹራል ኦሊቭ' የሚል የትርጉም ጽሑፍ አለው። በላዩ ላይ ጥቁር የወይራ ፍሬ ቅርጾች ተስለዋል።

የውሃ አካል መሃል ላይ ለምለም ደሴት ከአየር ላይ በሚመስል እይታ ትታያለች። ደሴቲቱ ጥቅጥቅ ባሉ አረንጓዴ ዛፎች የተሸፈነች ሲሆን፣ በላዩ ላይ ጥቂት ነጭና ቀይ ጣራ ያላቸው ትንንሽ ቤቶች ተገንብተዋል። የውሃው ቀለም ቢጫማ ቡናማ ሆኖ ይታያል።

በደማቅ ሰማያዊ ሰማይ ስር፣ ረጅም የአፍ ያለው ነጭ ፔሊካን ከፊት ቆሟል። በርካታ ሌሎች ፔሊካኖችም በሰልፍ በውሃው ላይ ተንሳፍፈዋል። ውሀው በደማቅ ሰማያዊ እና አረንጓዴ ቀለም ያንጸባርቃል። በባህር ዳርቻው ደግሞ አረንጓዴ ዛፎች አሉ። ፀሐይ ሞቃት ናትን?

የ ጎንደር ዩኒቨርሲቲ አርማ በሰማያዊ ክብ ውስጥ ቢጫ ፋሲል ቤተመንግስትንና የማርሽ ምልክትን ያሳያል። አርማው የዩኒቨርሲቲውን ስም በአማርኛ እና በእንግሊዝኛ በቢጫ ጽሑፍ ይዟል።

አረንጓዴ፣ ነጭና ሰማያዊ ቀለም ያለው "አሸናፊዎቹ" የሚል ጽሑፍ የያዘ የኢትዮ ቴሌኮም ማስታወቂያ ነው። ማስታወቂያው ዐሥር ጊባ የሚል ስጦታን ያሳያል፤ በዙሪያውም የደስታን ስሜት የሚገልጹ የወረቀት ቁርጥራጮች ይረጫሉ። ማስታወቂያው የደስታንና የስኬትን ስሜት ያንፀባርቃል።

ጥሩ በሆነ አረንጓዴ ሜዳ ላይ ነጭ ሱፍ ያለው በግ አል። በግራ ጆሮው ላይ የአረንጓዴ የጆሮ መለያ እና በቀኝ ጆሮው ላይ ቢጫ የጆሮ መለያ አለ ፡፡ከከብቶች እርባታ የሱፍ ምርት በኢትዮጵያ ገበያ ውስጥ ምን ያህል ጠቀሜታ አለው?

ይህ ምስል የሰዎች ስብስብ ከቤት ውጭ ባህላዊ ጭፈራ ሲጨፍሩ ያሳያል። ሴቶች በቀይና አረንጓዴ የካሮሌ ቀሚስ ሲለብሱ፣ ወንዶች ደግሞ ነጭ ልብስ ለብሰዋል። የሁለቱም ጾታዎች ጭንቅላታቸው ላይ ነጭ ጨርቅ ታስሯል። ይህ ዓይነቱ ጭፈራ በኢትዮጵያ ውስጥ የትኛውን ጎሳ ወይም ክልል ይወክላል?

ብዙውን ጊዜ ጥሬ ወይም በደንብ ያልበሰለ ስጋ (ክትፎ) ከቅቤና ከቅመማ ቅመም ጋር ተቀላቅሎ የሚዘጋጅ ነው። ከጎኑ የተቀቀለ እንቁላል ወይም ጎመን ተጨምሮበት በእንጀራ አብሮ ይበላል። ብዙውን ጊዜ በመጠኑ ሞቅ ብሎ ሲቀርብ፣ ከተለያዩ ቅመማ-ቅመሞች ጋር ጣፋጭ ነው።

ዋው! የኢትዮጵያ ምግብ ሲያስደንቅ! በተሠራ እቃ ጥቁር እንጀራ ላይ ቢጫ ምስር ወጥና አረንጓዴ ቃሪያ አለ። በጠረጴዛ ላይ ከተቀመጠ ሳህን ላይ ቢጫ ወጥ አለ። ጣፋጭ የምግብ ፍላጎት ያስነሳል።

አቤት ወሬ! ትራንስፖርተር መኪናና የጭነት መኪና ከአስፓልት መንገድ ወጥተው ቆመዋል። በዙሪያው የተሰበሰቡ ሰዎች የሁኔታውን አሳሳቢነት ያያሉ። መኪናዎቹ በድንጋይና አረንጓዴ እፅዋት በተሞላ ተራራማ አካባቢ ውስጥ ይገኛሉ።

እግዚኦ ሲያስፈራ! የእሳተ ገሞራው ላቫ እንዴት ያለ አስደንጋጭ ነው! ትኩሳቱ እጅግ ያሰጋል። ብርቱካናማው ፍካት ምንኛ ያስፈራል! አቤት የተፈጥሮ ቁጣ! ድንጋዩ እጅግ አሳሳቢ ነው። ኃይሉ ምንኛ ይገርማል! ዋው ሲያስደንቅ! ከባድ አደጋ!

ሶላር የፅሀይ ብርሃንን መበሰብሰብ ብርሃንን የሚያመነጭልን የኤሌክትሮኒክ መሳሪያ ነው። ሶላር ከሌሎች የብርሃን ምንጮች የተለየ የሚያደርገው ምንም አይት አካባቢ በካይ ጋዝን አያመነጭም። በገጡ አካባቢ በብዛት አገልግሎት እየሰጠ ይገኛል።

ዋው ሲያምር! የጥቁር ቡናማ ስኒከር ጫማዎች በጣም ገራሚ ናቸው። የሚያምር የአነስተኛ የቤት ውስጥ ተክል ከኋላው ውበት ጨምሯል። እነዚህ አስደናቂ ጫማዎች ምቾት እንደሚሰጡ በግልጽ ይታያል። ለእግር ጉዞ ሲያስደስት! በጣም አሪፍ አቀራረብ!

ዋው ሲያምር! በሮዝ ቀለም ያሸበረቀው የሳሙና እሽግ ሲማርክ! "ለስላሳ ንክኪ" የሚል ፅሁፍ ለስላሳ ቆዳ እንደሚሰጥ ሲያመለክት! የእሽጉ ላይ ያለው አበባ ሲያስደስት! ሽታው ሲያጓጓ! የውበት መጠበቂያ ምርት መሆኑ ግልፅ!

ጥራዝ ነጠቅ ወንዝ መንገዱን ዘግቶታል። ጭነት መኪናዎች ወንዙን ለመሻገር ሲሞክሩ በውሃው መሀል ተጣብቀዋል። ሰዎች በወንዙ ዳርቻ ተሰብስበው ሁኔታውን ይመለከታሉ። ዳር አካባቢው በለመለመ አረንጓዴ ሣር ተሸፍኗል። ይህ ወንዝ በየትኛው የኢትዮጵያ ክልል ይገኛል?

ሦስት ምስሎች በአንድ ጥያቄ ቀርበዋል። የመጀመሪያው ምስል ነጭ የመጻሕፍት መደርደሪያ ሲሆን፣ ሁለተኛው ደግሞ የጎን ገጽታው የጸዳ ፍላትቶፕ የጸጉር አቆራረጥ ያለው ልጅ ያሳያል። ሦስተኛው ምስል ሞዴል ጥቁር ልብስ ለብሳ በፋሽን መድረክ ላይ ስትሄድ ያሳያል።

ገና በመብቀል ላይ ያሉ አትክልቶች በተፈረካከሰው አፈር ስር ብቅ ብቅ ብለዋል። ረጅም ቦታን የያዘው ይህ የእርሻ ቦታ ከስፋቱ የተነሳ ከሰማዩ ጋር የተጋጠመ ይመስላል።

ባለ ቀለም ሳህን ላይ የተዘረጋ ትልቅ የእንጀራ ዳርቻ ወደ ውስጥ ተጠቅልሎ፣ መሃሉ ላይ በቅመማ ቅመም የበሰለ የተቀቀለና የተፈጨ ሥጋ ተቀምጧል። ሥጋው ቡናማ ቀለም ያለው ያሸበረቀ ነው። ይህ ምግብ በኢትዮጵያ ውስጥ በአብዛኛው በምን ስም ይጠራል?

በቀይ እና ነጭ ከለር ጀርባ ላይ የአያት አክሲኦን ማስታወቂያ አለ። ማስታወቂያው ስለ አክሲዮን ሽያጭ ዝርዝር መረጃዎችንና የስልክ ቁጥሮችን አብራርቷል። 'አንጋፋው አያት አ.ማ የአክሲዮን ሽያጭ ተጀመረ!' የሚል መሪ ቃል አለ።

እግዚኦ! እንዴት ያስጎመዣል! ሳህኑ በቅቤና በበርበሬ የሰርጎደ የቂጣ ፍርፋሪ በደመቀ ቀለም ቀርቧል። ከጎኑ የተቀቀለ እንቁላልና እርጎ አለ። ሳህኑ ራሱ በደስ የሚል የባህል ስዕል አሸብርቋል። እንዲህ ያለ ቁርስ ሲያጓጓ! ሆዴን አዞረው!

ጥርት ባለው የእግረኛ መንገድ ላይ፣ አንድ ሰው ደማቅ ሐምራዊ ሱሪ ለብሶ፣ የታችኛው ሱሪ ተከናንቦ የተለጠጠ ነው። እግሮቹ ነጭ የቆዳ ጫማ አድርገው ይታያሉ፤ የጫማዎቹ መሠረት በጥቁር ሰንጥቆችና ጥቃቅን ጥቁር ክቦች ያጌጠ ነው።

ብዙ ወንዶች ነጭ የሀይማኖት ልብስ ለብሰው በአረንጓዴ ፕላስቲክ ወንበሮች ላይ በረጋ መንፈስ ተቀምጠዋል። አንዳንዶቹ ደግሞ ጥቁርና ነጭ የተነባበረ ጨርቅ ራስ ላይ አድርገዋል። ሁሉም በአንድ አቅጣጫ ሆነው በትኩረት እየተመለከቱ ነው።

ሲያምር! አራቱ ሴቶች በደስታ እና በኩራት ባህላዊ ነጭ ልብሳቸውን ለብሰዋል። ባለቀለማት ያሸበረቁ ሻርፖችና ጌጣጌጦች አስደናቂ ውበት ሰጥቷቸዋል። የፀጉር አበጣጠራቸው የፍቅር ስሜት ያንፀባርቃል።

በነጭ ጀርባ ላይ አንድ ጥንድ የሚያብረቀርቅ የቆዳ ጫማ ቀርቧል። ጫማዎቹ በትንንሽ ወርቃማ ጌጥ ያጌጡ ሲሆን፣ ከጀርባቸው በአበባ ማስቀመጫ ውስጥ ትንሽ አረንጓዴ ተክል ቆሟል።

አንድ መካከለኛ ዕድሜ ያለው ሰው ቀላል ቀለም ያለው ወይም ነጭ ሸሚዝ ለብሶ በግልጽ ጥቁር ጸጉሩ በጥንቃቄ የተሰራ እና፣ ትልልቅ አይኖቹ ወደ ቀኝ አቅጣጫ በትኩረት ይመለከታሉ። የሰውየው ገጽታ ጠንካራ አገላለጽ ያለው የጀርባው ግድግዳ ቀላል ነጭ ነው።

አረንጓዴ የብረት ድስት ክዳኑ ተዘግቶ በንጹህ ነጭ ጀርባ ላይ ቀርቧል። ድስቱ ሁለቱም ጎኖች ላይ የእጅ መያዣዎች አሉት፤ ከክዳኑ ላይ የሚያብረቀርቅ ብር ቀለም ያለው እጀታ አለ።

ከሕንፃው ፊት ለፊት ነጭ እና ቀይ ቀለም ያላቸው ሪባኖች (አንገት ማስጌጫዎች) ተንጠልጥለው ይታያሉ። በምስሉ ላይ የሚታየው ዓይነት ሬስቶራንት በአካባቢው ማህበረሰብ ውስጥ ምን ዓይነት ማህበራዊ ሚና ይጫወታል?

ዋው፣ በጣም ያምራል! በዘመናዊ የቢሮ ህንጻ ውስጥ "ሰታርት አፕ" የሚሉ ግዙፍ ቢጫና ሰማያዊ ዓምዶች ጎልተው አሉ። ውስጠኛው ክፍል የቅንጦት እና ሰፊ ሲሆን፣ የዘመናዊነትና የስኬት ስሜት ይገልጻል። እጅግ በጣም ጥሩ ነው!

ግጭትና ውጥረት የሚንጸባረቅበት ሁኔታ። የደንብ ልብስ የለበሰ ፖሊስ ከነጭ ፒክአፕ መኪናው የኋላ ክፍል ላይ ቆሞ ነው። የመኪናው የኋላ ክፍል ላይ የነጭና ሰማያዊ ዩኒፎርም የለበሰ ሌላ ሰው ወደ ውስጥ እየተጎተተ ነው።

ይህ ምስል የውጥረት እና የትጋት ስሜት ያንጸባርቃል። ዋናተኞች ወደ ውሃው ሲዘልቁ የሚያሳዩት የቁርጠኝነት እና የትኩረት ስሜት፣ የመደነቅ ስሜት ይፈጥራል። በውድድሩ ውስጥ ያለው የፍጥነትና የአለመሸነፍ ስሜት በደስታ የተሞላ ነው።

ው ሲያስደንቅ! የብዙ ሰዎች የጋራ ጸሎት! የመንፈሳዊነት ጥልቅ ስሜት! እያንዳንዱ ሰው በየራሱ ምንጣፍ ላይ ሰግዷል። ሲያምር! የልዩ ልዩ ቀለሞች ጥምረት ማራኪ ነው። ይህ ትዕይንት ሰላምንና ፍቅርን ያሳያል።

ድንቅ! ብዙ ሰዎች በትጋት ይሰግዳሉ። ህፃኑ ልጅ ፊቱን ከፍ አድርጎ ሲመለከት መደነቅን ያስነሳል። ይህ ትልቅ ስብስብ ሰላምንና ፍቅርን ያሳያል። አስደናቂ ትዕይንት ነው!

ረዥም ነጭ የባህል ልብስ የለበሰች ወጣት ሴት በግልጽ ቦታ ቆማለች። ልብሱ በወርቃማ ቀለም ጥልፍ ያጌጠ ሰፊ ቀሚስ አለው። ሴትየዋ ጥምዝ ፀጉሯን ወደ ላይ አሥራለች፤ አንገቷ ላይ ነጭ የአንገት ጌጥ አድርጋለች። ከበስተጀርባው ረጃጅም የመስታወት መስኮቶች አለ።

በእንግሊዘኛ ጽሁፍ የተጻፉ የተለያዩ ጽሁፎች በምርት ማሸጊያ ካርቶን ላይ ተጽፏል። መካርቶኑ ላይም አንዲት ሴት እጇን እግሯ ላይ አድርጋ እግሯን ተደግፋ ዘንበል ብላ ተቀምጣለች።

ወታደራዊ ዩኒፎርም የለበሱ ወንዶች የራስ ቁር እና የፊት ጭንብል አድርገው በተከታታይ በተደረደሩ ሰማያዊ ባለአራት ጎማ ተሽከርካሪዎች ላይ ቆመዋል። መሣሪያዎች በግራ በኩል ባለው ተሽከርካሪ ላይ ተደግፈው ይገኛሉ። እነዚህ ተሽከርካሪዎች የትኛውን አካባቢ ለመጠበቅ ጥቅም ላይ ውለው ይሆን?

ሞተር አውሮፕላን ባልተነጠፈ ሜዳ ላይ ቆሟል። ከፊት ለፊቱ በዛፍ ሥር ሁለት የታጠቁ በቅሎዎች ቆመዋል። አውሮፕላኑ አቅራቢያ ተጓዦች ወይ ሰራተኞች ቆመው ይታያሉ፤ ይህም ሩቅ አካባቢ የሚገኝ ማረፊያ ቦታ ነው። በቅሎዎች እና አውሮፕላኑ በአንድ ቦታ ለምን ተግኙ?

የብረት መቆለፊያ (እስራት) የተደረገባቸው ጥቁር ቲሸርት የለበሰ ሰው እጆች በመሃል ቀርበዋል። እጆቹ በግራጫማ እና ቡናማ ቀለም ዳራ ላይ ሲሆኑ ከበስተጀርባ በአቀባዊ የቆሙ አሞሌዎች ይታያሉ።

መንፈስን በሚያድስ ሁኔታ፣ አረንጓዴ ደሴት በሰፊው ሰማያዊ ሐይቅ ላይ ትገኛለች። ደሴቱ ትንንሽ ነጭ ሕንፃዎች ያሏት ናት፣ ከበስተጀርባዋ ደግሞ በዛፍ የተሸፈኑና በገጠር ቤቶች የተሞሉ ትልልቅ አረንጓዴ ተራሮች አሉ።

ቡናማና ነጭ ላባ ያለው ድንቢጥ መሰል ወፍ፣ በቢጫ አረንጓዴ በተሸፈነ ጠርዝ ላይ ተቀምጧል። ወፉ ወደ ግራ ዘወር ብሎ ሲመለከት፣ የጭንቅላቱና የአካሉ ላባ ዝርዝር ጥራት አለው። ከበስተጀርባው ደብዛዛ አረንጓዴ ቀለም ያለው አለ።

በተደራጀ መንገድ የተደረደሩ ብዙ አይነት አትክልትና ፍራፍሬዎችን የያዘ የገበያ መሸጫ ነው። አቮካዶ፣ ሙዝ፣ ሎሚ፣ ቀይ ሽንኩርትና አናናሶች በብዛት ተደርድረዋል። ብዙ አይነት ፍራፍሬዎች በአንድነት ቀርበው እንዴት የደንበኞችን ቀልብ ሊስቡ ይችላሉ?

አራት ወፍራም የወርቅ አንባሮች በጥቁር ሰማያዊ ሳጥን ላይ ተቀምጠዋል። የእያንዳንዱ አንባር ውጫዊ ገጽታ በትንንሽ ወርቃማ ጥልፍልፍ የተሸፈነ ሲሆን፣ አንደኛው አንባር በሰንሰለት ተያይዟል።

በከተማ መንገድ ላይ የፍሳሽ ማስወገጃ ግንባታ ሥራ አለ። ትልልቅ ግራጫ የሲሚንቶ ቧንቧዎችና ቀይ አፈር ተከምሯል። በአካባቢው ሰዎች፣ የፖሊስ ሞተር ሳይክልና ባለ ብዙ ፎቅ ሕንፃዎች አሉ።

መነፅር ያደረገች አንዲት መካከለኛ እድሜ ያላት ሴት፣ ነጭ ሻሽ ለብሳ በትኩረት ትናገራለች። ከበስተጀርባዋ የግድግዳው ቀለም እየተላጠ ያለ ቢጫ ክፍል አለ። ይህች ሴት ስለ ምን ጉዳይ ትናገራለች?

አንድ ነጭ የመታሰቢያ ጽሁፍ በጫካ ውስጥ ባሉ አረንጓዴ ዛፎች ፊት ለፊት ቆሟል። ጽሁፉ በአማርኛና በእንግሊዘኛ "የውጫሌ ውል አንቀጽ 17" የሚል ሲሆን በሰንሰለት ተከቧል። የአንቀጽ 17 ውዝግብ ለዓድዋ ጦርነት መንስኤ የሆነው እንዴት ነበር?

ታጠቂዎች በቀይ ኮፍያና በካሞፍላዥ ልብስ በትናንሽ መኪና የጭነት ክፍል ተቀምጠዋል። መሳሪያ ይዘዋል፣ ፊታቸው ላይ ጥብቅና ዝግጁነት ላይ ናቸው ።የወታደራዊ ዝግጁነት እና የፖለቲካዊ ውጥረትን ስሜት ይፈጥራል።

የህንፃ መሠረት ግንባታ እየተሰራ ያለው በአግባቡ ነው? የሚታዩት የአርማታ (ብረት) አቀማመጥና የአምድ ዝግጅት በዲዛይንና በግንባታ ደረጃዎች መሰረት የተሰሩ ናቸው ወይ?

የሰሜን ኮሪያ ፕሬዚደንት የሆኑት ኪም ቾንግ ኡን ከሌሎች ባለስልጣናት እና ሰዎች ጋር ሆነው በኒኩለር ሃይል ማብላያዎች መካከል ይራመዳሉ። ከፕሬዝደንቱ ጎን የቆመው ሰው ከእሳቸው ጋር እየተነጋገረ ነው።

ባህላዊ ሽመና በቅርበት የቀረበ ምስል ነጭ ክሮች ላይ ቀይ፣ ቢጫና ጥቁር ሰንሰለቶች ያሳያል። ሹማኔው በእንጨት ፍሬም ላይ ተደርጎ፣ የሽመናው ሂደት ትክክለኛነትና ውበት ለልብስ ሥራ ያለውን ፍቅር ያንፀባርቃል።

ሁለት ወንዶች በደረቅ መሬት ላይ በተተከለ የእንጨት ማሰሪያ/መዋቅር ተጠቅመው ባህላዊ ነጭ ክር እየገመዱ ሽመና ሲሰሩ ይታያሉ። አንደኛው ቀይና ጥቁር ሸሚዝ የለበሰ ሲሆን፣ ሌላው በስተኋላው ነጭ ልብስ ለብሷል። የሰዎች እግሮችና እቃዎች የአካባቢውን ድባብ ያሳያሉ።

በርካታ ልጆች ቢጫ ባህላዊ ልብሶችን እና የወርቅ ቀለም ያለባቸዉን ኮፍያዎች ለብሰው በቆርቆሮ ጣራ ሥር ቆመዋል። ሁሉም እጆቻቸውን ደረታቸው ላይ አጣምረዉ ሲቆሙ ደስታንና ትልቅ እርካታን ያንጸባርቃሉ።

ዋው! ሲያምር! በፍቅር ስሜት ያጌጠ ጥቁር መኪና ላይ ብዙ ሮዝ ቀለም ያላቸው ጌጦች ተደርድረዋል። መኪናው ላይ በአብዛኛው ትንንሽ ነጭ የኪቲ አሻንጉሊቶች እና ብዙ ሮዝ ጥብጣቦችና አበባዎች ውብ ሆነው ተቀምጠዋል።

አራት ግልጽ የፕላስቲክ መለኪያ (ገዢዎች) በሰያፍ አቀማመጥ ተደርድረዋል። ገዢዎቹ ሰማያዊ፣ አረንጓዴ፣ ሮዝ እና ሐምራዊ ቀለሞች አሏቸው፤ ቁጥሮች ከአንድ እስከ አስራ አምስት ያለውን ርዝመት በግልጽ ያሳያሉ። የገዢዎች ነፃነት ለትክክለኛ ስራዎች ምቹ ነው።

በአዲስ አበባ ከተማ ውስጥ ባለ ዘመናዊ ባለ ብዙ ፎቅ ሕንፃ ላይ የዳሽን ባንክ እና የጥርስ ህክምና ማስታወቂያዎች ተለጥፈዋል። ይህ የንግድ ተቋማት መኖር ለዕድገት ተስፋን እና ጥሩ አገልግሎት የማግኘት እርካታን ያመለክታል።

ክብ ቅርጽ ያለው አርማ 'ኢ ኢ' የሚሉትን ሰማያዊ ፊደሎች ያሳያል፤ በውጭ በኩል በእንግሊዝኛና በአማርኛ " የሚል ጽሑፍ ያለው ሆኖ የቴክኖሎጂ ማዕከልን አይወክልም?

በአረንጓዴ የገና ዛፍ ቅጠሎች ያጌጠ ነጭ ዳራ ላይ የዲኤስቲቪ ኢትዮጵያ ማስታወቂያ ይታያል። የተለያዩ የካርቱን ገጸ-ባህሪያት በደማቅ ሰማያዊ ቅርጽ ላይ ተከምረዋል። መሃል ላይ "አዋቂና ታዳጊ ተደራሽነት" የሚል ትልቅ የአማርኛ ጽሑፍ ተጽፏል።

ጥቁር እና ነጭ ህንጻዎች ባሉበት የከተማ ስፍራ የኤሌክትሪክ ጀነሬተሮች በመደብር ፊት ተደራርበው አሉ። ጀነሬተሮቹ በካርቶን ላይ ሲሆን ቀይ፣ ቢጫና ሰማያዊ ናቸው። ከመኪናው አጠገብ ወንበር ላይ ሁለት ወንዶች ተቀምጠዋል። ሱቁ ምን አይነት የኃይል አማራጭ ያቀርባል?

ዋው፣ ደስ የሚል! በፍቅር ስሜት ፈገግታ ያሳየች ሴት በነጭ የሐገር ባህል ልብስና ሻሽ ለብሳለች። ከጎኗ ያለ አንድ ወንድ የብርሃን ቀለም ያለው የሐገር ባህል ሸሚዝ አድርጓል፤ ሁለቱም ጥቁር መነፅር አድርገዋል።

ዋው ሲያስደንቅ! አንድ ሰው በአውሮፕላን ማረፊያ በደማቅ ብርሃን ነጸብራቅ ልብስ ትልቅ አውሮፕላንን ምልክት ይሰጣል። በዙሪያው ሌሎች ሰራተኞች አሉ። ሰማዩ ንፁህና ደማቅ ነው። የሚያስደስት የአቪዬሽን ትዕይንት!

በግራ በኩል ያለው የብርሃን ማሰሪያ ሙቀት ያለው ቢጫ ብርሃን ሲሰጥ፣ በቀኝ ያለው ደግሞ ሐምራዊ ብርሃን ያንጸባርቃል። የሁለቱም ማሰሪያዎች የጎን ገጽታዎች ላይ መዳብ የሚመስል ንብርብር ይታያል።

አንድ ትልቅ ነጭና አረንጓዴ የረዥም ርቀት አውቶቡስ በአስፋልት መንገድ ላይ እየተጓዘ ነው። በጎን በኩል በእንግሊዝኛ "ሻሎም" ተብሎ ተጽፏል። የአውቶቡሱ ሹፌር በመንገዱ ላይ እየነዳ ነው። ይህ አውቶቡስ በየትኛው አገር ነው አገልግሎት የሚሰጠው?

ነጭና ቢጫ ቀለም የተቀባ ትልቅ ህንፃ ግቢዉ ዉስጥ አረንጓዴ ሜዳ የዛፍ ቅርንጫፍ እና ትናንሽ አትክልቶች ተተክለዋል። ከሜዳዉ ጎን የእግረኛ መንገድ በጌጠኛ ድንጋዮች ተሰርቷል።

የኢትዮ ቴሌኮምን እና ቴሌብርን አርማዎች የያዘ የአገልግሎት ማስተዋወቂያ ነው። ማዕከላዊው ክፍል ትልቅ የምስጋና ጽሑፍ እና '10 ጊ.ባ.' የተባለ ስጦታ በደማቅ ሰማያዊ ቀለም አለ። ይህ የማስተዋወቂያ ቅናሽ (10 ጊ.ባ.) በየትኛው አጋጣሚ ወይም በዓል ምክንያት የቀረበ ሊሆን ይችላል?

በጣም ብዙ ትኩስና የተለያዩ ፍራፍሬዎች በገበያ ላይ በአራት ረድፍ ይታያሉ። በላይኛው ረድፍ ላይ የተሰቀሉ ሙዞችና አናናሶች የፍራፍሬውን ድርድር ሲያሳዩ፣ በመሃል የድሮ መመዘኛ ሚዛንና ሁለት የመዳብ ሳህኖች አሉ። ከታች ደግሞ ብርቱካን የሚመስሉ ፍራፍሬዎች፣ ማንጎዎችና አቮካዶዎች በጥንቃቄ ተደራርበው የተትረፈረፈ ምርት ይፈጥራል።

በትልቅ የእንጨት ማስቀመጫ ላይ ጥሬ ሥጋ እና ስብን ያሳያል። በዙሪያው አራት ቢላዋዎችና በመሃል ሶስት የተለያዩ መጥመቂያዎች አሉ። ስጋው ለጥሬ ሥጋ (ቁርጥ/ጎድን) የተዘጋጀ ይመስላል። ይህ ሥጋ ወዲያውኑ ይበላል?

ሰውየው ጠጉር ወይም ፀጉር በራሱ መሀል ላይ ያለው ሲሆን፤ በዙሪያው ጥቁር መረብ የሚመስል ሻሽ ወይም ጥምጥም ተጠምጥሟል፡፡ በተለያዩ አካባቢዎች የጥምጥሙ ቀለም እና አጠማመቅ ምን ሊያመለክት ይችላል?

ዋው፣ ሲያስደንቅ! የሲሚን ተራሮች ውበት ልብን ይማርካል። ትላልቅ ድንጋያማ ተራሮችና ጥልቀት ያላቸው ሸለቆዎች አስገራሚ ናቸው። በአረንጓዴ ተክሎች የተሸፈኑት ክፍሎች የፍቅር ስሜት ይፈጥራሉ። የሰማዩ ደመና የደስታን ምልክት ያሳያል።

በሰሊጥ ፍሬ የተሸፈነ ዳቦ፣ ስጋ፣ ቲማቲም እና ሰላጣ የተከመረ በርገር ከፊታችን ተቀምጧል። በርገር በቅባት በተቀባ የስጋ ጥብስ እና አይብ ሞልቷል። በጎን በኩል ወርቃማ ቀለም ያላቸው ችፕስ በእንጨት ላይ ተበታትነዋል።

የአትክልት ገበያ አካባቢ ያሉ ቤቶች ሕይወት ቀላል አይደለም። እነዚያ ጠባብ እና ድሆች ቤቶች ውስጥ የሚኖሩት ሰዎች የኑሮ ውድነትን እና የገበያውን ጭንቅንቅ በየቀኑ ይቋቋማሉ። የንጽህና አለመሟላትና የድምፅ ብዛት ቢኖርም፣ ለቤተሰቦቻቸው ለመትረፍ ያለባቸውን ትግል ሳስብ በጣም ያሳዝነኛል።

ለስላሳ ሰማያዊ ቀለም ያለው፤ “አሎሃ” የሚል ጽሑፍ ያለበት የአፍተርሰን ሎሽን ጠርሙስ ይታያል። ጠርሙሱ ላይ "አፍተርሰን ሎሽን" የሚል ጽሑፍ ተጽፏል። ከላይ ደግሞ ከሎሽኑ ላይ ሰማያዊ ክዳን አለው። የዚህ ሎሽን ማዕዛ የመረጋጋትና የደስታ ስሜትን ያጎናፅፋል ።

ትልቅ ቡናማ በቅሎ በአረንጓዴ ሜዳ ላይ ከትንሿ ዉርንጭላ ጋር ቆማለች። የቡናማ በቅሎ ቁመና እና የዉርንጭላዋ ቅርበት በመካከላቸው ያለውን የማይነጥፍ ፍቅር እና ጥበቃ ያሳያል፤ ይህም ልዩ ስሜት ይሰጣል።

ሰዎች በጠራራ ፀሐይ በተዘጋጀ እርሻ ውስጥ መሬት እያረሙና ችግኝ እየተከሉ ነው። በርካታ ወጣቶች አካፋና ሌሎች የእርሻ መሣሪያዎችን በመጠቀም በጋራ ሲሰሩ፣ ከበስተጀርባ አረንጓዴ ዛፎች አሉ።

አንድ እግር በባዶ እግሩ ቆሞ፣ ሌላኛው ወታደራዊ ጫማና ዩኒፎርም ለብሷል። ከጎናቸው ሽጉጥና ጥቁር ሻንጣ ተቀምጧል። የጽሑፍ መልዕክቱ ጭንቀትንና ፍርሃትን ያጎላል።

ቀይ፣ ነጭና ጥቁር የሽመና ንድፍ ያለው የስፖርት ጫማ በአንድ ላይ ተቀምጧል። ጫማዎቹ ነጭ ጎንና ጥቁር ጠርዝ አላቸው። ከጫማው ጀርባ ላይ ደግሞ አንድ ትንሽ አረንጓዴ ተክል በወርቃማ ማስቀመጫ ውስጥ ይገኛል። ይህ የመደነቅና የፋሽን ፍቅር ስሜትን ይገልጻል።

እርቃኗን የምትታይ ቆንጆ ሴት በዘርፉ በተጠለፈ ነጭ የሀበሻ ቀሚስ ለብሳለች። በተፈጥሮ ጥቁር የከርሊ ፀጉር ተሰራርታ ወርቃማ የዘር ጌጦችን በአንገቷ፣ ጆሮዋና ግንባሯ ላይ አድርጋለች። ባለብዙ ቀለም ገመድ በትከሻዋ ላይ ተንጠልጥሎ በቀኝ ጆሮዋ ላይ እጇን አድርጋለች።

አንድ ጥቁርና አንድ ሰማያዊ የፕላስቲክ ፕላስተር መያዣዎች በጠረጴዛ ላይ ተቀምጠዋል። ሁለቱም የማስጠንቀቂያ ምልክቶች ተለጥፎባቸዋል። የማሸጊያ መሳሪያዎቹ ለሥራ ደስታን የሚገልጹና ስራን የሚያፋጥኑ መሳሪያዎች ናቸው።

ዋው ሲያምር! አንድ ሙዚቀኛ የሚያማምር የባህል ልብስ ለብሶ ክላርኔት ሲጫወት በስሜት ተውጦ ውብ ዜማ ሲያወጣ ደስታ በፊቱ ይነበባል። ሲያስደንቅ የሙዚቃ ችሎታው እና የባህላዊው ልብሱ ውበት ፍቅርን ያጭራል።

በአንድ የገበያ ስፍራ ላይ ብዙ ነጋዴዎች ምርታቸውን በማዳበሪያ ላይ መሬት ላይ አድርገው ተቀምጠዋል። በሚያሳዝን ሁኔታ በአንድ በኩል ብዙ ሸማቾች እየገዙ ሲሆን በሌላ በኩል ያሉት ግን ገዢ የላቸውም።

ዋው! ሲያስደንቅ! የሀገር ፍቅርንና ጀግንነትን የሚያሳይ ታሪካዊ ቦታ ነው። በሰማይ ስር የቆመው የወርቅ ሐውልት እንዴት ያኮራል! አጠገቡ ያለው መድፍ የጥንቱን ትግል በፍርሃት ያስታውሳል፣ አረንጓዴ፣ ቢጫ፣ ቀይ ባንዲራ ደግሞ የድልን ደስታ በኩራት ያሳያል። የብሔራዊ ማንነት መገለጫ ሆኖ ሲያምር!

ጨለም ያለ ቀይ ሸሚዝ የለበሰ ፂም ያለው ሰው ፈገግታና ደስታ በሚንጸባረቅበት ሁኔታ ወደ ጎን ይመለከታል። ጥርሶቹ በጣም ነጭ ሲሆኑ መልክዓ ምድሩም ቀለል ያለና ግልጽ ነው። የአይን እይታው መደሰትንና እርካታን አለው። የኢብየስ የቤተሰብ ጨዋታ አቅራቢ ነው።

በርካታ ትናንሽ የሄርሼይ የወተት ቸኮሌት ባሮች በነጭ ጀርባ ላይ ተበትነው ተቀምጠዋል። ይህ ትእይንት ለጣፋጭ ምግብ ትልቅ ፍቅርን እና እርካታን ያንፀባርቃል፤ የመብላት ፍላጎትንም ያሳድጋል።

ከቀለም ክበብ ውጪ በቅጥ በተጻፈው የእንግሊዝኛ ጽሑፍ የሚል ይታያል። ከክበቡ ውስጠኛው የላይኛው ክፍል በግዕዝ ፊደላት “አያት ኃ/የተ/የግ/ማህበር” የሚል ጽሑፍ አለ። በማዕከላዊው ክፍል ደግሞ የሶስት ክብ ጎጆዎች ምስል አለ። የአያት ኃ/የተ/የግ/ማህበር ዋና ሥራ ምንድን ነው?

ቦታው ብዙ ዶቃዎችን፣ መስቀሎችን፣ ሰንሰለቶችንና የተቀረጹ የእንጨት ምስሎችን ሰብስቧል። እነዚህ ውድ ዕቃዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪካዊ እና ባህላዊ ሀብትነት ያሳያሉ። ይህ ስብስብ የትኛው ቤተክርስቲያን ውስጥ ይገኛል?

ከእንጨት የተሠራው የመዶሻ ቅርጽ ያለው የዳኝነት ምልክት በቀይ መጽሐፍ ላይ ተቀምጧል። ከመዶሻው በስተቀኝ፣ በብርማ ቀለም የተሠራ የእጅ ካቴና በጥቁር የእንጨት ጠረጴዛ ላይ ተቀምጧል።

በጠራራ ፀሐይ ስር ብዙ ቀይ ሽንኩርቶች በነጭ ጨርቅ ላይ ወለል ላይ ተዘርግተው ይታያሉ። አንድ ሰው ጥቁር ጫማ ለብሶ በአቅራቢያ ቆሟል፤ ይህም የትጋት እና የገበያ ሁኔታን ያሳያል።

ሁለት ጥቁር እና ቀይ የእጅ መያዣ ያላቸው የብረት ዊንዲቨሮች በነጭ ጀርባ ላይ ተቀምጠዋል። ሁለቱም ዊንዲቨሮች የተለያየ ቅርጽ ያለው ጫፍ አላቸው። አንደኛው ጠፍጣፋ ጫፍ ሲኖረው ሌላኛው ኮከብ ቅርጽ አለው።

በገደልማ ወጣ ገባ በሆነ አካባቢ የሚገኘውን ትልቅ ፏፏቴ ያሳያል፤ ኃይለኛው ውሃ ከፍ ካለ ጥቁር ቋጥኝ ግድግዳ ላይ በጭጋግ እና አረንጓዴ ተክሎች ወደታች አይወርድም?

በግልጽነት የቀረቡ ሰባት ጠላ የያዙ ጠርሙሶች ተሰድረዋል፡፡ ሁለት ትላልቅ ጠርሙሶች ከልብ የተቀላቀለውን "ያለቀለት" ጠላ ሲይዙ፣ ሶስቱ መካከለኛ ጠርሙሶች እና ሁለቱ ተጨማሪ ጠርሙሶች ደግሞ "ድብልቅ" ተብሎ የተገለጸውን ጠንከር ያለና እርሾ የበዛበት ጠላ ያሳያሉ፡፡

በከተማው ዉስጥ ዘመናዊ ሕንፃዎች ዙሪያውን ከበዋል። መሀል ላይ ክብ የመንገድ መጋጠሚያና ከመንገዱ ስር የሚያልፍ የባቡር መስመር ያለው ዋሻ አሉ። መኪናዎችና የሕዝብ ትራንስፖርቶች በመንገዶቹ ላይ ይንቀሳቀሳሉ። ከፍታ ላይ ቆሞ የተነሳው ይህ ፎቶ የከተማዋን ግርግርና እንቅስቃሴ ያሳያል።

ዋው! ምን አይነት ድንቅ ውበት ነው! ሰባት ሴቶች በደማቅ ባህላዊ አልባሳት ደስታቸውን እየገለጹ ነው። ነጭ ቀሚሶችን እና ቀይ፣ ቢጫና ነጭ የጥልፍ ሻሎችን ተጠቅመዋል። መልካቸው ፍስስ የሚል እና ያሸበረቀ ነው።

ከወርቃማ መጋረጃዎችና ፊኛዎች ጋር በደረቅ አበባ የተሰራ የጀርባ ማስጌጫ፣ ባህላዊ ቅርጫቶችና ጠረጴዛ ይታያል። ወለሉ ላይ ገለባና የተበተኑ ነገሮች አሉ። ይህ የማንኛውም ባህላዊ የሻይ/ቡና ሥነ ሥርዓት ዝግጅት ነውን?

በአንድ አበባ በሞላበት የድንች እርሻ መሃል ላይ ባህላዊ ነጭ ጨርቅ የተከናነበችና ግራጫ ሹራብ የለበሰች ሴት ፈገግ ብላ ትታያለች። በሁለት እጆቿ ትላልቅ ወርቃማ ድንች ይዛለች፤ ከበስተጀርባዋ ረዣዥም ዛፎች እና ደመናማ ሰማይ ይታያል።

በአጭር ርቀት ላይ በሚገኝ ሰፊ የውሃ አካል ላይ አረንጓዴ ዛፎች ያሉት ኮረብታማ ደሴት ጎልታ ትታያለች። ደመናማና ሰማያዊው ሰማይ በግልጽ በውሃው ላይ ይንፀባረቃል። ደሴቲቱ ከመሬት አንጻር የተነጠለች እና ከሩቅ ትታያለች።

ሰባት ሴቶች ቀይ ፣ ቢጫ እና ነጭ ቀለም ያላቸው ባህላዊ የሃበሻ ልብሶችን ለብሰው ፈገግታ እያሳዩ በጎን ተደርድረው ይታያሉ። የራስ ጌጥና ሜንዲ አድርገዋል፤ ይህም የባህል በዓል ደስታና ውበትን ያሳያል።

አንድ ሰፋ ያለ ነጭ ሳህን በአትክልትና በስጋ ወጦች ያሳያል። ወጦቹ በስፋት በተዘረጋ ለስላሳ እንጀራ ላይ የተቀመጡ ሲሆን፤ መሃል ላይ ቀይ ሥጋና ቢጫ ክትፎዎች እንዲሁም በዙሪያው የተለያዩ አትክልቶች እና በርበሬዎች ይታያሉ።

ዉሃማ መሬት ያለበት ቦታ ላይ ሰፋፊ ቅጠል ያሏቸው አረሞች በቅለዋል። እነዚህ ቅጠሎች አረንጓዴ ቀለም ያላቸው እና በቁመታቸው አነስ ያሉ ግንዶች ያላቸው ናቸው።

ማሰሪያው ጥቁር ላቫ ድንጋይ እና ነጭ የእብነ በረድ ድንጋዮች ከብርማ ጌጥ ጋር ተጣብቀው ተሰርተዋል። የድንጋይ አይነቶቹ ሁለት ተቃራኒ ቀለሞችን በማሳየት በእኩል ይከፈላሉ። ማሰሪያው ግራጫ ድንጋይ በሚመስል ወለል ላይ ተቀምጧል። ይህ ማሰሪያ በምን አይነት ክሮች ተሰራ?

አንድ ገበሬ በእንጨት በተከለለ አነስተኛ አትክልት ውስጥ የሰብል ቅሪቶችን ከዐፈር ጋር በቁፋሮ እየቀላቀለ ነው። በስተጀርባው አረንጓዴ የበቆሎ አትክልት አለ። የገበሬው ድርጊት ልፋትንና ትጋትን እንዲሁም ለመጪው እርሻ ያለውን የብልፅግና ተስፋ ያሳያል።

የጥቁር ፀጉር ከኋላ በኩል በጥንቃቄ ተለይቶ በካሬ ቅርጽ ከተከፈለ በኋላ ወደ ወፍራም ጥልፍ እየተሰራ ነው። የቀሩትን ጥልፍ ለመጨረስ ምን ያህል ጊዜ ይወስዳል?

ዋው፣ እጅግ በጣም ጥሩ ነው! ትላልቅ ነጭ ከረጢቶች በብዙ ቀይ ሽንኩርት፣ ድንች እና ካሮት በአትክልት ገበያ ተሞልተዋል። ንጹህና ደማቅ ቀለማት የምርቶቹን ብዛት ሲያሳዩ፣ የእርካታ ስሜት ይሰጣል። በጣም ያምራል።

ዋው ሲያምር! እንዴት ያለ ወርቃማ የአበባ ሜዳ! የሱፍ አበባዎቹ እጅግ ደስ ይላሉ። ሰማያዊ ሰማይ ምንኛ ያምራል! አቤት የተፈጥሮ ውበት! ሜዳው እጅግ ያጓጓል። ሰላማዊ ድባብ ምንኛ ያስደስታል። እረ ሲያስደንቅ! ልዩ ተፈጥሮ!

አንዲት ሴት አረንጓዴ የራስ ሸፋን አድርጋ፣ ብዙ ቅጠላ ቅጠልና ጎመን ከፊት ለፊቷ ተሰልፎ ትሸጣለች። በእግረኛ መንገዱ ላይ የሸቀጣሸቀጥ መደብሮችና፣ በርካታ ሰዎች ይታያሉ። በግራ በኩል ነጭ የንግድ መኪና ቆሟል።

ዘመናዊ የቢሮ ክፍል ውስጥ ትልቅ የእንጨት ጠረጴዛና ጥቁር የቆዳ ወንበር ይታያሉ። ከበስተጀርባ ሰፊ መደርደሪያ፣ የቆዳ ሶፋና መስኮት አለ። ክፍሉ ግራጫ ቀለም ያዘለ ነው።

ብዙ አይነት የቀለም እና የአይነት አማራጮች ያሏቸው ቀበቶዎች በአሮጌ ቆርቆሮ ቤት ዉስጥ ተደራርበው ተሰቅለዋል። ብዙዎቹ ቀይ ሰማያዊ እና ብርቱካናማ የቀለም አማራጭ ያላቸው ናቸው።

ሁለት ወንዶች ከቤት ውጭ በመሬት ላይ በተዘረጋ የሽመና እቃ ጨርቅ እየፈተሉ ነው። ዥንጉርጉር ሸሚዝና ነጭ ሻሽ የለበሰው፣ በስተቀኝ በኩል ሌላ ሰው በተመሳሳይ መንገድ በጥንቃቄ ይሰራል። ስራው የሚካሄደው በቡናማ አፈር ላይና፣ የፀሐይ ብርሃኑና ጥላው አድካሚ ነው።

የኢትዮጵያ ካርታ ሲሆን፣ የአማራ ክልል በደማቅ ቀይ ቀለም ተመልክቷል። ክልሉ ትልቁን የጣና ሐይቅ ይዟል። የምስሉ ትኩረት ክልሉ የኢትዮጵያ ትልቅ ክፍል መሆኑን ነው። ይህ ክልል ለቱሪዝም ትልቅ አስተዋፅዖ አለው?

ጥቁር ሰማያዊ ሰዓት ጊዜን ከመቁጠር በላይ ነው። ጥልቅ የውቅያኖስን ምስጢርና የአንድን ሰው ጽናት ይዞ፣ እያንዳንዱን ቅጽበት በቁርጠኝነትና በጸጥታ ይዘክራል ።

እግዚኦ! ሲያበሳጭ! የተቆለለ ቆርቆሮ ክምችት ። ለቤቶች ግንባታ ወይስ ለሌላ ሥራ አገልግሎት ይውላል? ሲያበሳጭ! ብረቱ በቅርብ ርቀት ወይም ጎጆ ቤት ለመገንባት የተሰራው የት አለ ኡፍ!!።

ትልቅ ነጭ ጢም ያለው አንድ አዛውንት ሰው ቀይ ካውቦይ ኮፍያና ጥቁር ልብስ ለብሷል። ከላይ በአማርኛ "ሰበብ ግልጽ የለሽ የሕይወት" የሚል ጽሑፍ አለ፣ ይህም የሥራ ርዕስ ሊሆን ይችላል።

በጥቁር እጅ የተያዘ ነጭ ኤልኢዲ አምፖል በደማቅ ብርሃን ያበራል። ብርሃኑ ከታች ባሉት ነጭ ወረቀቶች ላይ ሲንጸባረቅ፣ በድንገተኛ ጊዜ ብርሃን በማግኘቱ ምክንያት እፎይታንና እርካታን ያመለክታል።

አዲስና ዘመናዊ የሆነው የብር ቀለም ያለው ፒክአፕ መኪና በነጭ ዳራ ላይ በግልጽ ተቀምጧል። ኃይሉና ጠንካራነቱ በልቡ አድናቆትን ያጭራል። በጣም ደስ የሚልና ምቾት የሚሰጥ መኪና ነው።

እፍፍፍ ሲደክም! ደረቅ በሆነ ሰፊ የሳቫና ምድር ላይ ብዙ ዛፎች። ሀዘን። መሬቱ አሸዋማና አቧራማ ይመስላል። ጭንቀት። በዛፎች መካከል ሁለት የዱር እንስሳት እየሮጡ ነው። መረጋጋት። ተፈጥሮአዊ የዱር አራዊት መኖሪያ።

ዋው! እጅግ በጣም ውብ እና ትልቅ ዛፍ ነው። ጥቅጥቅ ያለ አረንጓዴ ቅጠሉ የሚደንቅ ጥላ ይሰጣል። ወፍራሙ ግንዱና ስር ስር የሰደደው ሥሩ የዛፉን ጥንካሬ ይገልጻል። ተራራማ በሆነ መሬት ላይ መቆሙ ደስ የሚል የተፈጥሮ ስሜት ይፈጥራል።

ዋሊያ ቢራ የዋልያ ምስልን የያዘ አርማ ያለው ቀላ ያለ ብርቱካናማ ቀለም ያለው ተመራጭ እና ተወዳጅ የአልኮል መጠጥ ነው። ይህ መጠጥ የፋብሪካ ውጤት ነው።

በጣም ብዙ አይነት የአትክልትና ፍራፍሬ የሚሸጡበት መደብር ሲሆን እንደ ብርቱካን እንደ ቲማቲም እንደማንጎ ያሉ አትክልቶች ይሸጣሉ። የ1 ኪሎ ቲማቲም ዋጋ ምን ያህል ነው?

ዋው ሲያምር! የፊት በር ከጠርዝ እስከ ጠርዝ በእንጨት እና በመስታወት ጥበብ ተሰርቷል። የእንጨቱ ቅርጻቅርጽና የሚያብረቀርቅ መስታወቱ አበባ ስዕል ያስደምማል። የፍሬም ውበት እና የብርሃን ብልጭታው ፍቅርን ይፈጥራል። የሚያስደስት አቀባበል ነው!

በቀላል ነጭ ዳራ ላይ የሚያብረቀርቅ የወርቅ ጌጣጌጥ ስብስብ ተቀምጧል። ሁለት ዋና ዋና የእጅ ሥራዎች፣ አንደኛው የአንገት ሐብል ሌላኛው ደግሞ አምባር ነው። ሁለቱም ፍቅርንና ደስታን የሚገልጹ ንድፎች አሏቸው። እነዚህ ጌጣጌጦች በጣም ቆንጆና ውድ ናቸው።

በክብ አርማው መሃል፣ በሰማያዊ ዳራና ቢጫ ፀሐይ ላይ የብዕርና የብርሃን ምልክት ይታያል። አርማው "አዲስ አበባ የመገናኛ ብዙኃን ኤጀንሲ" የሚል ጽሑፍ ያቀፈ ነው፣ ለሕዝብ መረጃ የማድረስ ኃላፊነት ስሜትን ይገልጻል።

ባለሂል ጥቁር ጫማዎች፣ በነጭ የእብነበረድ መሰል ዳራ ላይ ጎን ለጎን ተቀምጠዋል። ጫማዎቹ ሁለት ቀበቶዎች አሏቸው፤ በዋናው ቀበቶ ላይ ብርማ ቀለም ያለው አራት ማዕዘን ቅርጽ መቆለፊያ አለ። የጫማዎቹ ዘመናዊ ቅርፅ ውበትን እና መደነቅን ያንፀባርቃል።

እግዚኦ ሲያስደነግጥ! የሕመምተኛው ሁኔታ ምንኛ አስጨናቂ ይሆን! ዶክተሩና ባለሙያው እንዴት ያለ ኃላፊነት አለባቸው! አቤት የሕመም ስሜት! ውይይቱ እጅግ ከባድ ይመስላል። ጭንቀቱ ምንኛ ያሰጋል! እረ ሲያሳዝን! ሁሉም ደህንነት ያግኝ!

ሰርግ ላይ የሙሽራው መኪና በልዩ ሁኔታ ማጌጡ የኢትዮጵያ ባህል ነው። መኪናዎቹ በዋናነት የሚጌጡት በአበቦች፣ በሪባኖችና በልዩ ጨርቆች ሲሆን፣ የፊት መከለያው ላይ ደግሞ የአበባ ዝግጅት ይደረጋል። ቀለሞቹ ብዙውን ጊዜ ነጭ፣ ቀይ ወይም ሮዝ ሲሆኑ ውበት ይፈጥራሉ።

አምስት ሽማግሌ ካህናት ጥቁር ልብስና ጥምጣም ለብሰው ክብ ሆነው ቆመዋል። ከካህናቱ አንዱ የሚያብረቀርቅ የብረት ማሰሮ ይዞ ቢጫ ፈሳሽ ወደ ትልቅ ጎድጓዳ ሳህን ያፈሳል። ሁሉም ካህናት በሥርዓቱ ላይ በትኩረት ሲሳተፉ ሌሎችም ጥቂት ካህናት በከፊል ከበስተጀርባ ይታያሉ።

በምልክቱ መሀል የዋሊያ ፍየል በትላልቅ ተራሮች ዳራ ላይ በኩራት ቆሟል። ከዋሊያ ፍየሉ በታች ደግሞ የመመረቂያ ባርኔጣና ክፍት መጽሐፍ የትምህርትን ምልክት አሉ። በዙሪያው በሁለት የዕንጨት ሰብል ታጥሮ "ደባርቅ ዩኒቨርሲቲ" የሚል ጽሑፍ በሰማያዊ ቀለበት ላይ በግልጽ ተጽፏል።

ሁለት እጆች ተጣምረው የሆነ ቅጠል አሰየጨመቁ ፤ የባሕል መድኃኒት እየተዘጋጀ እንደሆነ ያሳብቃል ። ከጭማቂው የሚፈሰው የቀለሙ አይነት አረንጓዴ መልክ ነው

ዋው! የተጫነው መኪና እንዴት ያለ ያምራል! ነጭ ከረጢቶቹ እጅግ ብዙ ናቸው። ምርቱ ምንኛ ደስ ይላል! አቤት የሰማዩ ውበት! አካባቢው እጅግ ሰላማዊ ነው። ሥራው ምንኛ ያስደስታል። እረ ሲያስገርም የጭነቱ ብዛት!

ከፍተኛና ጠባብ፣ በቀለም ያሸበረቀ ቋሚ ድንጋይ ላይ ጠመዝማዛ እና ክብ ቅርጾች በዝርዝር ተቀርፀዋል። የጥንታዊው ሐውልት ቅርጽ ምን ዓይነት ታሪክ ወይም ባህል ያስተላልፋል?

ፀሐያማ ቀን፣ በትልቅ የከተማ መንገድ ዳር፣ ለመጫኛ የሚያገለግሉ ሰንጋ ወይም ኮርቻ የተጫኑ በርካታ ግራጫ እና ቡናማ አህዮች በአንድ ረድፍ ቆመዋልበስተጀርባ ሕንፃዎች፣ መኪኖች እና የእግረኞች እንቅስቃሴ ይታያሉ። እነዚህ አህዮች በከተማው ውስጥ በብዛት ለምን ዓይነት ሥራ ሊያገለግሉ ይችላሉ?

ችግኞቹ ገና ያደጉና አልፎ አልፎ የሚገኙ ሲሆን፣ ከበስተጀርባው ክፍት ሰማይ እና አድማስ ይታያል። እነዚህ አዲስ ብቅ ብቅ ያሉ አረንጓዴ ችግኞች፣ በአብዛኛው በኢትዮጵያ ውስጥ ከሚመረቱት የትኛውን የእህል ወይም የሰብል ዓይነት ሊያመለክቱ ይችላሉ?

ጥቁር ቆዳ ያለው ወጣት ወንድ በቅርብ ርቀት ፎቶ ተነስቷል። ፀጉሩ በሹል አቋም የተቆረጠ ነው፣ የጎን ጠርዙ በትክክል ተሰርቷል። የፊቱ ገጽታ፣ ትኩረት እና በራስ መተማመንን የሚያሳይ ቁምነገር አለው። በቀኝ ጆሮው ላይ ትንሽ አራት ማዕዘን ጉትቻ ያደርጋል።

"ሬይንቦ እክስክሉሲቭ የመኪና ኪራይና የአጎብኚ አገልግሎት" የሚል ስም ያለው ድርጅት በቀስተ ደመና ምልክት በኩራት ይታያል። በርካታ ተሽከርካሪዎች በሰላም ተደርድረው የሚታዩ ሲሆን፤ የቀይ ጣራ ያለው ሕንጻ ትኩረትን ይስባል። የድርጅቱ መግቢያ መተማመንን እና ውበት ያንጸባርቃል።

ቀይ የጸሐይ መነጽር ያደረገች አንዲት ሞዴል፣ የነጭና ሰማያዊ ግርፋት ያለበት ሱሪና ነጭ ልቅ ሸሚዝ ለብሳለች። ትልቅ የአንገት ጌጥና ቀይ ጫማ አድርጋ በትዕይንቱ መድረክ ላይ በእርግጠኝነት ትጓዛለች። የእርሷ በራስ መተማመንና ዘመናዊ አለባበስ የደስታ ስሜት ይፈጥራል።

አንድ ጠንካራ ሰራተኛ በወርክሾፕ ውስጥ እንጨት በማሽኑ ሲቆርጥ ማየት እጅግ በጣም ጥሩ ነው። በእንጨትና በመሳሪያ የተሞላው የተጨናነቀው ቦታ የሚያስደንቅ ነው።

በትኩረት እና በፍቅር የተዘጋጀ ጥሬ ሥጋ (ክትፎ) በእንጀራ ላይ በነጭ ሳህን ውስጥ ቀርቧል። ከስጋው አጠገብ ቀይ የበርበሬ ዱቄት በትንሹ ተቀምጧል። ጠንከር ያለ ደስታን እና የምግብ ስሜትን ይገልጻል።

ምላሷን በጥርሷ የነከሰች ሴት በእጇ መሶብ እየሰፋች ፤ ከጎን ፊቱን ያጨፈገገ አንድ ሕፃን ፤ አንገቷ ላይ ጋቢ መሰል ደርባ ቁልቁል መሶቡን ታያለች

ረጅም ቀንዶች ያሉት ዋው የሚያምር የሜዳ ፍየል በጫካ ውስጥ እጅግ በጣም ጥሩ ሆኖ ቆሟል። እንስሣው በተፈጥሮው ስፍራ በደረቅ ሳር ላይ ሲራመድ ዋው ሲያምር! አረንጓዴው የዛፍ ቅርንጫፎች ተፈጥሮን ድንቅ ብሎ ያሳያል።

እጅግ ብዙ፣ በቀለሙ ቢጫና ነጭ የሆኑ የዕርዳታ እህሎች ወይም ምርቶች በመጋዘን ውስጥ ተከማችተው ይታያሉ። ከረጢቶቹ እርስ በርስ ተደራርበው ረዣዥም ክምር ፈጥረዋል፤ የአንዳንዶቹም አቅጣጫ በግንባር ቀደምትነት ተበታትኖ ተዘርግቷል።

አቤት ውበት ፣ቀይ አጭር ልብስና ጥቁር ከፍ ያለ ጫማ ያደረገች ሴት በጎዳና መብራት ምሰሶ ላይ ትደገፋለች። በእጇ ነጭ ሲጋራ ይዛ ቆማለች ። የብርሃን ነጸብራቅ ያለባቸው መኪኖች የሚያልፉበት የከተማ መንገድ ከበስተጀርባ አስደናቂ ሁኔታ አለ።

ግራጫማ በሆነ ዳራ ላይ የቆመች ጥቁር አሸዋማ መሬት የምትሄድ የሞተር ሳይክል ምስል ይታያል። ሞተር ሳይክሏ ትልልቅ ጎማዎች፣ ረጅም መሪና ክብ የነዳጅ ማጠራቀሚያ አላት።

አንድ ቡናማ ወፍ ከፊት በኩል ዝቅ ብሎ እየበረረ ባለበት ሰፊ ሐይቅ ላይ፣ ሙሉ በሙሉ በአረንጓዴ ዛፎች የተሸፈነ ደሴት በሩቅ ትታያለች። ሰማዩ ነጭና ግራጫማ ደመናዎች የሞሉት፣ ከሩቅ በተራሮች የተከበበ ጸጥ ያለና ሰላማዊ ትዕይንት ነው።

ከፍተኛ ቁጥር ያለው ቀይ የፕለም ፍራፍሬዎች በእንጨት ጋሪ ላይ ተደርድረዋል። የተወሰኑት ፍራፍሬዎች በትንሽ የፕላስቲክ ከረጢቶች ውስጥ ታሽገዋል። ጋሪው በካርቶን ተሸፍኗል፤ በተበላሸ መንገድ ላይ ቆሟል። ከበስተጀርባ ትላልቅ ድንጋዮች ይታያሉ። ፍራፍሬዎቹ ለምን ተዘጋጅተዋል?

በርካታ ፍራፍሬዎች በተከመረ መደርደሪያ ላይ ተደርድረዋል። ሙዝ፣ ሐብሐብ፣ ፓፓያ፣ ወይን፣ አናናስ፣ ብርቱካን እና እንጆሪዎች በብዛትና በሚያምሩ ቀለሞች ቀርበዋል። ፍራፍሬዎቹ ገበያ ውስጥ ተዘጋጅተዋል። ይህ ዝግጅት የእነዚህን ፍራፍሬዎች ትኩስነትና ብዛት ያስረዳል።

ሙሽራውና ሙሽሪት ነጭ ልብስ ለብሰው በቤተ ክርስቲያን ውስጥ በእጅ ለእጅ ተያይዘዋል። ዙሪያቸው ያሉ ተሰብሳቢዎች በጭብጨባ ደስታቸውን ገልጸዋል። በሠርጉ ላይ የተንጸባረቀው ታላቅ ደስታ በፊታቸው ላይ ጎልቶ ይነበባል።

በርካታ ነጭ ፔሊካን ወፎች በሰማያዊና አረንጓዴ ቀለም ባለው ውሃ ላይ እየተንሳፈፉ ነው። ወፎቹ በሰልፍ ሲቆሙና አንዱ በአቅራቢያው ባለው ዓለት ላይ ቆሞ ሲታይ መደነቅን እና ተፈጥሮአዊ ሰላምን ያመለክታል።

የተወዛወዘ ፀጉር ያለው ወጣት በደስታ ፈገግታ ፊቱ ላይ ይንጸባረቃል። በነጭ ልብሱ ላይ የባህላዊ ጌጥና የወርቅ መስቀል አንገቱ ላይ አድርጓል። እጅግ በጣም ጥሩ የደስታ ስሜት የሚንጸባረቅበትና የሚያምር ገጽታ አለው።

ከመጠን በላይ የበዛ ጥሬ ስጋ (ክትፎ) በሾርባ ሳህን ላይ ተከምሮ፣ ነጭ ሳህን ላይ ከተዘረጋው ለስላሳ እንጀራ መሃል ተቀምጧል። በግራ በኩል ትንሽ ደማቅ ቀይ በርበሬ ተነስንሶ ይታያል፤ ይህም የበለጸገ የምግብ ፍላጎት ይፈጥራል።

ቀይ፣ ሰማያዊ፣ አረንጓዴና ቢጫ ጨምሮ ባለብዙ ቀለም ውሃ-ቀለሞችና አንድ ብሩሽ በቡናማ የእንጨት ጠረጴዛ ላይ ቀርቧል። ቀለሞቹ ለመጠቀም ዝግጁ ናቸው። ቀለሞቹን መጠቀም የሚቻለው ለየትኞቹ የኪነ ጥበብ ሥራዎች ነው?

መሃል ላይ ትልቅ፣ ጥቅጥቅ ባለ አረንጓዴ ቅጠል የተሸፈነ ወፍራም ግንድ ያለው ዛፍ አለ። የዛፉ ቅርንጫፎች ወደ ሰማይ የተዘረጉና፣ ከግርጌ ሥሮቹና የደረቁ እንጨቶችና፣ ከበስተጀርባው ቡናማ ኮረብታማ መሬት እና በሩቅ ሌሎች ቁጥቋጦዎች አሉ።

ዋው! እጅግ በጣም ጥሩ! የሚያስደንቅ የቢጫና አረንጓዴ ታክሲዎች ረጅም መስመር በከተማ ዳርቻ ሲደረደሩ ደስታ ይሰጣል። በመንገድ ድልድዮችና በህንፃዎች ዳራ ሲገርም አዲስ ትራንስፖርት መጀመሩን የገልጻሉ።

ሲያስደነግጥ! ሠራተኞች ከፍ ብለው መሰቀሉ እንዴት ያስፈራል! የጥንቃቄ እጦቱ ሲያሳዝን! የህንፃው ግንባታ ሲያስጨንቅ! በእርግጥ የብረት ቱቦዎችና ካራንቲዎች መታየታቸው ሲያበሳጭ! የሰው ልጆች ጥረት እንዴት ይደነቃል! የመውደቅ ስጋቱ ፍርሃትን ይፈጥራል! ሲደክም!

ክብ ቅርጽ ያለው አርማ ሲሆን፣ በውስጡ ሰማያዊ እና ቢጫ የፀሐይ ብርሃን ፍንጣቂዎች አሉት። መሃል ላይ ቀይ ኮከብ፣ ከታች ደግሞ ሰማያዊ ጥርስ ያለው ማርሽ ና በቀይ ሪባን ላይ የተቀመጠ ምልክት ይገኛል። ማርሹንና ፀሐይን አረንጓዴ ቅጠሎች ከበውታል።

በጣም ጥሩ የሆኑ የተጠረዙ የቆርቆሮዎች ክምር በነጭ ዳራ ላይ ተደራርቦ ቀርቧል። እነዚህ አንጸባራቂ ብረቶች በግልጽ ጠመዝማዛ ንድፍ አላቸው፤ አጠቃቀማቸው ደግሞ የመጠለያ ፍላጎትን ለማሟላት ነው። የእነዚህ መዋቅራዊ ቁሳቁሶች ክምችት ደስ የሚል መልክ አለው።

ፍቅር የሚል ቃል የተቀረጸበት ወርቃማ የአንገት ሀብል ያሳያል። የ "ኦ" ፊደል በአልማዝ የተሞላ የልብ ቅርጽ አለው ። ይህ ሀብል ለፍቅረኛሞች የሚሰጥ ዘመናዊ እና ማራኪ ጌጣጌጥ ነው።

ዋናው ትኩረት ክብ ቅርጽ ባለው የመንግሥት መሥሪያ ቤት አርማ ላይ ነው። መሃል ላይ የሕንፃ ሥዕልና የፍትሕ ሚዛን አሉ። በታች በኩል እጅ ለእጅ የተጨበጠበት ምልክት ተቀርጿል። አርማው የሥራውን ዓላማና አገልግሎት በትኩረት ያመለክታል።

በዚህ ምስል የታየው አንድ አካል በተዘጋጀ እና በተባበረ አካባቢ የተሞላ እንቅስቃሴ ያሳያል። በተለያዩ የፕላስቲክ ቦታሎች መካከል የቆሞ የግል ትግስት እና የብስጭት ስሜት የሚታይ ነው። የተሰራው የመጠለያ መኖሪያ በተፈጥሮ እና በአስቸኳይነት የተሞላ ነው።

ብዙ ወንዶችና ሴቶች ቢጫ ለብሰው አረንጓዴ ሜዳ ላይ ችግኞችን ይተክላሉ። ህዝቡ ተንበርክኮ ወይም አጎንብሰው ጉድጓድ በመቆፈር አካባቢውን ለማልማት እያዘጋጁ ነው።

ምስሉ ጠቅላይ ሚኒስትር አብይ አህመድን ጥቁር መነጽር አድርገው ፈገግታ ሲያሳዩ ያሳያል። ከበስተጀርባ ዘመናዊ እና ነጭ ሕንጻዎች ይታያሉ፤ ይህም ከሕንጻዎቹ ግንባታ እና እድገት ጋር ተያይዞ የበጎ ተስፋ ስሜት ይፈጥራል።

በርካታ የስማርት ስልኮች ምስል በተለያዩ ብራንዶችና ቀለማት ተደራርበው ይታያሉ። ከፊት ለፊት ያሉት ትላልቅ ስልኮች ቀኑንና ሰዓቱን ያሳያሉ፤ ከታች በኩል የተለያዩ የአምራች ኩባንያዎች አርማዎች፣ ስልኮችና ስሞች ተጽፈዋል።

በዘንባባ ዛፎች እና በአረንጓዴ ተክሎች መካከል የሚታየው እጅግ ብዙ ሕዝብ ነጭ ልብስ ለብሶ ተሰብስቧል። ይህም ለበዓሉ ትልቅ ፍቅርንና ጥልቅ የሆነ መንፈሳዊ ደስታን በግልፅ ያሳያል።

ዋው ሲያስደነግጥ! የመልአኩ ገብርኤል ብርሃናዊ መልክ እንዴት ይማርካል! የእመቤታችን የቅድስት ማርያም ትህትና ሲገርም! መላኩ የዘንባባ ዝንጣፊ መያዙ ሲያምር! እመቤታችን በጉልበቷ ተንበርክካ መታየቷ ፍቅርን ይገልጻል!

የአዲስ አበባ የከተማ የጎዳና ላይ ትዕይንት በትላልቅ ሕንፃዎችና በብዙ መኪናዎች ተሞልቷል። ከፊት ለፊት ሦስት ሰዎች ሞተር ብስክሌት እየነዱ ይገኛሉ። ከበስተጀርባ ረዣዥም ሕንፃዎች እና ከመንገዱ በላይ ያለው ድልድይ የከተማዋን ገጽታ ያሳያል። የትራፊክ ፍሰቱ ከፍተኛ ነው?

አንድ ነጭ ስማርት ስልክ ከፊትና ከኋላው ሆኖ ቀርቧል። ከኋላው አራት ትልልቅ ካሜራዎች ያሉት ሲሆን፣ ስልኩን የሚነካ ብዕርም ከጎኑ ተቀምጧል። የፊት ማሳያው ትልቅ ሲሆን፣ የካሜራ ቀዳዳ ከላይ በኩል አለው።

ዘመናዊው የኤሌክትሪክ ንክኪ ምድጃ የሚታወቀው በፍጥነት ሙቀት በማመንጨትና ኃይል ቆጣቢ በመሆኑ ነው። የንክኪ ገጹን በመጠቀም በቀላሉ ሙቀትን መቆጣጠር፣ ሰዓት ማስተካከል እና የደህንነት መቆለፊያ መጠቀም ይቻላል። ይህ ምድጃ ባህላዊ ከሆኑት ምድጃዎች በተለየ ንፁህና ለአጠቃቀም ቀላል ሆኗል።

ሰማያዊ የባህር ዳርቻ ላይ፣ ከጀልባው ወጥተው በቁጥር የበዙ ስደተኞች፣ ስደተኞቹ ጥቁርና ቡናማ ልብሶችን ለብሰዋል። በአጠገባቸው አንድ ጥቁርና ነጭ የጦር ጀልባ የታጠቁ ወታደሮች ቆመዋል። በጠባብ ቦታ ላይ በግርግር ተከማችተዋል። የባህር ወደብና ሌሎች ትንንሽ ጀልባዎች ከበስተጀርባ ይታያሉ።

ዋው ሲያምር ! የእግር ኳስ ተጫዋቾች በኃይል ሲሮጡና ኳስ ሲፎካከሩ ሲያስደንቅ ! የሜዳው አረንጓዴነትና የዩኒፎርማቸው ቀለም ሲያጓጓ ! የስፖርቱ ውበት ሲያስደስት! እረ ሲያበረታታ!

ዘመናዊ የልብስ ማስቀመጫ ክፍል ጎን ለጎን ተደርድረዋል፤ የልብስ ማስቀመጫ ክፍሉ ከብርሃን ቡናማ እንጨት የተሠራ ሲሆን፣ በግራ በኩል ደግሞ ቀጭን የብር ቀለም ያላቸው መያዣዎች አሉት። በቀኝ በኩል፣ ከእንጨት ጋር የተገጠመ ጥቁር የመደርደሪያ ክፍል ግድግዳ ላይ ተቀርጿል።

ረጅም ጥቁርና ቡናማ ቅርንጫፎች ያሉት ጥቅጥቅ ያለ ዛፍ፣ ብዙ ደማቅ ሐምራዊ አበባዎችን አፍርቷል። በቅርንጫፎቹ መሀል ትንሽ አረንጓዴ ቅጠሎችና ደማቅ ሰማያዊ ሰማይ ይታያሉ። የቅርንጫፎቹ ግርግር አቀማመጥ ለአበባው ውበት ልዩ ስሜት ይፈጥራል።

የመሬት መንቀጥቀጥ ሲከሰት ምን መደረግ እንደሚገባ የሚያሳዩ አስተማሪ ጽሁፎች ተጽፈዋል። ከጽሁፎቹ በተጨማሪም በስእል የተገለጸበት መንገድ አስተማሪ እና ይበልጥ ትኩረትን የሚስብ ነው።

አንድ ጎሪላ በቅርበት ቀረጻ ይታያል፣ ግራጫ እና ጥቁር ፀጉር አለው። ትኩረቱን በቀጥታ ወደ ካሜራው ያደረገ ሲሆን፣ የጎሪላው አገላለጽ የተረጋጋ እና በጥሞና የሚመለከት ነው።

ዋው ሲያስደስት! አንዲት ወጣት ሴት በደስታ እየጮኸች ሞባይል ስልክ ይዛለች። ከበስተጀርባ ኮንፌቲዎች ይበተናሉ። ከስር ደግሞ የብር ኖቶች፣ ዘመናዊ ስልክና ጽሑፎች ይታያሉ። ማስታወቂያው "! ሽልማት ይውሰዱ! ይደውሉ!" የሚል መልዕክት ያስተላልፋል። ሲያጓጓ!

በአረንጓዴ እና በቢጫ ቀለም ያሽቆጠቆጠ መልክአ ምድር ፤ አንዳንድ ቦታ ላይ ጥቁር የመሰሉ ክርካሮች ፤ ንጣቱ ተአምር ነው ውበቱም ግሩም

ዋው ሲያጓጓ! በሰፋ ያለ ሳህን ላይ ጥሬ ሥጋ (ክትፎ) በልዩ ሁኔታ ተቀምጧል። ክትፎው በቅመማ ቅመም የበለፀገ ይመስላል። ከጎኑ በጥቅልል የተያዘች የጤፍ እንጀራ አለች። ትንሽ የበርበሬ በንፁህ ቦታ ይታያል። ሲያስደስት!

በጥቁር ጠርሙስ ውስጥ የታሸገው ሶፊ ቡና አልኮል የሌለበት መጠጥ የጉልበትና የእንቅስቃሴ ጥሪ ነው። የቡናው ፍሬ መዓዛና ጣዕም በህይወት ለመደሰት የሚደረገውን ፍላጎት ያሳያል።

ነጭ ግድግዳዎች እና የጣሪያ መብራት ያለበት ዘመናዊ ክፍል አለ። መካከለኛው ግድግዳ በግራጫ ድንጋይ በተሸፈነ የቲቪ ማስቀመጫ ክፍል ዙሪያ መብራቶች አሉት። የክፍሉ ወለል የእንጨት ሲሆን፣ ከጎን በኩል የብርጭቆ በር አለ።

ዋው! ሕዝቡ እንዴት ያለ ደስታ ያንፀባርቃል! መኮንኖቹና ሲቪል ሰዎች እጅግ ተግባብተዋል። የአዛውንቱ ፈገግታ ምንኛ ያማልላል! አቤት የጋራ መከባበር! የሰላም ስሜት እጅግ ያጓጓል። ትዕይንቱ ምንኛ ያስደንቃል! እረ ሲያስደስት!

ነጭ የለበሱ አባቶች ከራሳቸዉ ላይ ሻሽ ጠምጥመዉ በተመስጦ ቁጭ ብለዋል። የፊታቸዉ ገፅታ ኮስታራ እና ቁጡ ነዉ። ጭራ አያያዙ፣ ሀዘንተኛ ፊቱ ፣ ኮስታራነቱ አስፈሪ ነዉ።

"በደሌ ስፔሻል ቢራ" የሚል መለያ ያላቸው ስድስት ቡናማ ጠርሙሶች ተሰብስበው ቆመዋል። ጠርሙሶቹ ወርቃማ እና ሰማያዊ ቀለም ያላቸው መለያዎች ሲኖራቸው፣ ሰማያዊው ክዳናቸው ከወርቃማው አንገት ጋር ይዋሃዳል። ንጹህ ነጭ ጀርባ ላይ በጥራት ቀርበዋል።

ከሌሎች የአለማችን ክፍሎች በተለየ በሃገራችን ኢትዮጵያ ስጋ በተለያየ መልኩ ይሰራል። ከስጋ ወጥ፣ ጥብስ እና ከመሳሰሉት ጀምሮ እስከ ጥሬ ስጋ እንደ ክትፎ እና ዱለትንም ይጨምራል።

አስደሳች ቡናማ የእንጨት ደረጃዎች ወደ ላይ እየዞሩ ይሄዳሉ። የእጅ መያዣውና ኳሶች ያሉት ምሰሶች ያማሩ ናቸው። የበስተጀርባው ክፍል ነጭ ግድግዳዎች እና የእንጨት ወለል ያሉት ክፍሎችን ያሳያል። የደረጃዎቹ ዋና የቁስ አይነት ምንድነው?

ሁለቱ ሴቶች ተመሳሳይ ሰማያዊና ግራጫማ ጃኬቶችን ለብሰው ሲቆሙ የጓደኝነት ፍቅርና የአንድነት ስሜት ያንጸባርቃሉ። አንደኛዋ ሴት በእርጋታና በመተማመን ሌላኛዋን መንካት የፍቅርና የእፎይታ ስሜትን የሚያመላክት ውብና አስደሳች ትዕይንት ነው።

ዋው ሲያስገርም! አንድ ትልቅ ክብ ጠረጴዛ በበርካታ ትንንሽ የቡና ስኒዎች ተሞልቷል። ከታች የዕጣን ጭስ ወደ ላይ እየተንጋጋ ሲሆን የቡና ሥነ ሥርዓት ታላቅ ድባብ ፈጥሯል። የውስጥ ማስዋቢያው ባህላዊ ነው።

አንድ ሰው ጥቁር ቤዝቦል ኮፍያና አረንጓዴ የቡድን ማልያ ለብሶ በማይክሮፎን ፊት ቆሟል። የእሱ አገላለጽ ቁጣን የተቀላቀለ ከባድ ትኩረት ያሳያል፤ በከንፈሮቹ ላይ ጥብቅነትና በዓይኖቹ ውስጥም ብስጭትን ማንበብ ይቻላል። እሱ በሚናገረው ነገር ፍላጎት እንዳለው ግልጽ ነው።

ሙሉ ምስሉን የሞሉት ንጹህና አስፈላጊ ውሃ የያዙ አስራ ሁለት የፕላስቲክ ጠርሙሶች ናቸው። ጠርሙሶቹ "የስ" የሚል መለያ ያላቸው እንዲሁም በፕላስቲክ ተጠቅልለው በጥንቃቄ ተሰብስበው የእፎይታና የአቅርቦት ስሜት ይሰጣሉ።

በአፍሪካ ቀንድ የ ጂኦፖለቲካ ጉዳይ ውስብስብ ነው። ኢትዮጵያ ወደ ባሕር በር ለመድረስ ያላት ከፍተኛ ፍላጎት ከጎረቤቶቿ ጋር የዲፕሎማሲ ውጥረቶችን ፈጥሯል። ዋነኛ አጀንዳ ደግሞ የታላቁ የህዳሴ ግድብ ሲሆን፣ ይህ ጉዳይ ከግብፅና ከሱዳን ጋር የውሃ ሀብት ድርድርን አስከትሏል።

አቤት ቀለማት! እርስ በርስ የተደረደሩ ባለብዙ ቀለም ለስላሳ ፎጣዎች ናቸው ። የተለያዩ ፎጣዎች ተጠቅልለው ከላይ ተቀምጠዋል ። ዋው ሲያምር ! የደስታና የፍቅር ስሜት ይፈጥራል።

ግለሰቦች በመካከለኛ ብርሃን ባለበት ትልቅ አዳራሽ ውስጥ ቆመዋል። በስተጀርባ ሁለት ትላልቅ ሰንደቅ ዓላማዎች እና የመስታወት ሕንፃ አለ። ሰዎች በደስታ ፈገግታ ፎቶ እየተነሱ ነው።

ነጭ የህክምና ካፖርት የለበሰች ወጣት ሴት ነርስ ነፍሰ ጡር ሴትን እየመረመረች ነው። ነርሷ በሆዷ ላይ ልዩ መሣሪያ በማድረግ የፅንሱን የልብ ምት እየሰማች ነው፤ ይህ የትኩረት እና የጥንቃቄ ስሜትን ያንጸባርቃል።

ትልቅ እና ዘመናዊ የእርሻ ማሽን የበሰለውን ስንዴ በፍጥነት እየሰበሰበ ነው። የነጭ እና አረንጓዴ ማሽኑ በብርቱካናማ መቁረጫ ቅጠሎች ተደግፎ እጅግ አስደናቂ ሥራ እየሠራ ነው። ይህ የትጋት እና የምርት ትዕይንት ደስታንና እርካታን ያመለክታል።

በግራ በኩል "የአፍሪካ ህብረት" የሚሉ ቃላት ከሱም በተጨማሪ በቀኝ በኩል ክብ ቅርጽ ያለው አርማ ከጽሁፉ ጎን ሰፍሯል። አርማው በወርቃማ ቀለም የአፍሪካ ካርትን፣ አረንጓዴ የዛፍ ቅርንጫፎች እና ቀይ እርስ በርስ የተያያዙ ቀለበቶችን ይዟል።

ዋ! በርካታ የጤና ባለሙያዎች በጭንቀትና በትኩረት ህይወትን ለማዳን ሲተጉ እንዴት ያስደነግጣል! ታካሚው ሆስፒታል አልጋ ላይ ተኝቶ ሲያሳዝን ዶክተሮች እና ነርሶች በጋራ ሲረባረቡ ይታያል። ሁኔታው ሲያሳስብ በዙሪያው ያሉ ባለሙያዎች የራሳቸውን ህይወት መስዋዕት አድርገው እንዴት ያኮራል!

በርካታ ሕጻናትና ወጣቶች በመዝናኛ ቦታ በቀይ ጀልባ ቅርጽ ባለው መወዛወዣ ላይ ተቀምጠዋል። መወዛወዣው ረዣዥም አረንጓዴ እና ሰማያዊ ምሰሶዎች አሉት። ከጀርባዎቻቸው ላይ ትላልቅ የዘንባባ ዛፎች እና የሽቦ ማስተላለፊያ ማማ፤ በመሃል ደግሞ ቀይ ጣሪያ ያለው መዋቅር ይታያል።

ባህላዊ ጌጣጌጥ ያደረገች አንዲት ሴት የቅርብ ፎቶ ቀረጻ ይታያል። በጥቁር ክር በወርቅ ዶቃዎች የታሰረ የአንገት ሐብል ላይ በጥንታዊ ቅርጽ የተሠራ የብረት ክታብ ተንጠልጥሏል። ተዛማጅ የሆነው የጆሮ ጌጥ "ጁምካ" የሚመስል ሲሆን በትክክለኛው ጆሮዋ ላይ ተንጠልጥሏል።

ጥቁርና ቢጫ ቀለም ያለው ውሻ ከቤት ውጭ ባለው ማሽን ላይ ተቀምጧል። ግማሽ የቆሙ ጆሮዎችና የዋህ አይኖቹ የፍቅርንና የደስታን ስሜት በመግለጽ፣ በቀጥታ ወደ ፊት ይመለከታል።

አዲስ የተከፈተ የዳቦና የኬክ መሸጫ ሱቅ የፊት ለፊት በር አለ። የሱቁ ውስጠኛ ክፍል በብርቱካን መብራቶች ደምቋል፤ በመስታወት መደርደሪያዎች ላይ የተለያዩ ኬኮች አሉ።።

አራት የእግር ኳስ ተጫዋቾች በሜዳ ላይ ኳስ ለመቆጣጠር ይሽቀዳደማሉ። ነጭ እና ቀይ ማሊያ የለበሱት ተጫዋቾች ከፊት በኩል ሲሆኑ፣ ቢጫ ማሊያ የለበሱት ደግሞ ከኋላ ናቸው። የተንጸባረቀው የትጋትና የፍጥነት ስሜት ነው። ሰማያዊና ነጭ የሆነው ስታዲየም ከበስተጀርባው ይገኛል።

ለማስዋብ እና ለራዲየም ተለጣፊ መቁረጫ የሚሆን የህንጻ ፊትለፊት ይገኛል። በመደብሩ ውስጥ የተለያዩ የመኪና መለዋወጫዎች እና ሁለት ሰዎች ወንበሮች ላይ ተቀምጠው ይታያሉ። በላይኛው ክፍል የመኪና ምስል እና የምርት ስሞች አሉ።

በርካታ ደማቅ አረንጓዴ ቅጠሎችና ሁለት ክብ ቅርጽ ያላቸው ብርቱካናማ ፍሬዎች መሬት ላይ ከበስተጀርባ በተለያዩ ዕፅዋት ተከብበዋል። መሬቱ እርጥብ እና ቡናማ ነው።

ግልጽና ቀይ ሽፋን ያለው የሚል ስም ያለው ማካሮኒ ጥቅል ነው። ጥቅሉ የፔን ቅርጽ ያላቸውን ቢጫ ፓስታዎች በግልጽ ያሳያል፣ ከላይ የአርማ እና ከስር የምርት ስም ተለጥፎበታል። ጥቅሉ ለመጠቀም ዝግጁ ሆኖ ቀርቧል።

አንድ ሰው ቢጫ ሙዝ ልጣጭን በቀኝ እጁ በመያዝ በአፉ ዙሪያ ያሻል። ልጣጩ አብዛኛውን የታችኛውን ከንፈር ይሸፍናል። ሰውየው ነጭ ነጠብጣብ ያለበት ጥቁር ልብስ ለብሷል።

በትልቅ አዳራሽ ውስጥ በርካታ ሰዎች በቀይ የጨርቅ ወንበሮች ላይ ተቀምጠዋል። በግንባር ቀደምትነት ሲቪል እና ወታደራዊ ልብስ የለበሱ ሰዎች በቁም ነገር ወደ ፊት ይመለከታሉ።

ዋው፣ በጣም ያምራል! ሲገርም! ይህች ውብ ሴት ትልቅ እና ልሙጥ ጸጉር አላት። በግንባር ላይ በሚያምር የአፍሪካ የራስጌ ጌጥ እና በትልቅ የብረት መስቀል ያጌጠችበት ሁኔታ እጅግ በጣም ጥሩ ነው።

ጥቁር ሰማያዊ ሸሚዝ የለበሰ፣ መላጣ የሆነ ሰው በትኩረት ወደ ጎን ሲመለከት እጁን በአገጩ ላይ አድርጓል። ሰውየው የጭንቀት እና ጥልቅ የሆነ የማሰብ ስሜትን ያንፀባርቃል፤ በደረቅ ገጽታውም የብስጭት ድባብ ይሰጣል።

ጥቁርና ወፍራም ፀጉር ያላት ልጅ ራሷ መሃል ላይ ሙሉ በሙሉ ተላጭታለች። በዙሪያው የቀረው ፀጉር ተጎንጉኖ ወደ አንገትጌ ተንጠልጥሏል። ይህ ዓይነቱ የፀጉር አበጣጠር ምንኛ ባህላዊ ትርጉም አለው?

ሁለት ትላልቅ የዛፍ ግንዶች ከአረንጓዴ ቅጠሎች ጋር ጎን ለጎን ቆመዋል። በስተግራ ባለው ግንድ ላይ የ'ፖዶካርፐስ' ስም ያለው ቢጫ ሰሌዳ ተለጥፏል። ከዛፎቹ ጀርባ የሰማይና የህንጻ ጉልላት ቅንጣቢ አለ።

ከትልቁ የዘንባባ ዛፍ ግንዱ ላይ አረንጓዴ እና ትናንሽ ፍሬዎች በክምር ተንጠልጥለው ይታያሉ። ፍሬዎቹ ገና ያልበሰሉ ሲሆን፤ በትልቁ የዘንባባ ቅጠሎች እና ከሰማያዊ ሰማይ በስተጀርባ በግልጽ ይጎላሉ። የዛፉ ቅርፊት ሸካራና ቡናማ ቀለም ያለው ነው።

የሀበሻ ቀሚስ ከነጭ ጥጥ እና የተለያዩ ቀለማት ካላቸው ጥለቶች የሚዘጋጅ ለሴት ልጆች መድመቂያ ሀገር በቀል የእደ ጥበብ ውጤት ነው። ቀሚስ በብዛት ለክብረ በዓላት ቀን የሚያገለግል ነው።

ከጣሪያ በታች ባለው ትልቅ አዳራሽ ውስጥ ብዙ የሀበሻ ቀሚሶች በሰው ሰራሽ አሻንጉሊቶች ላይ ታይተዋል። ቀሚሶቹ ነጭ፣ ጥቁር እና ግራጫ ሲሆኑ በቀለማት ያሸበረቁ ጥልፎች አሉ። ደንበኞች ልብሶቹን ሲመለከቱ ከበስተጀርባ ሌሎች ልብሶች ተንጠልጥለዋል። እነዚህን ቀሚሶች ማን ይገዛል?

በነጭ ጀርባ ላይ የተለያዩ የሶዳ ብራንዶች በፕላስቲክ ጠርሙሶች ተደርድረዋል። ጠርሙሶቹ እንደ ፋንታ፣ ሰቨን አፕ፣ ፔፕሲ፣ ኮካ ኮላ፣ ሽዌፕስ፣ ማውንቴን ዲው፣ ሚሪንዳ እና ስፕራይት የመሳሰሉ የተለያዩ ቀለሞችን አሉ።

ቃሪያ ስንቅ የተባለው የኢትዮጵያ ምግብ የፈጠራ ጥግ ነው! በጣም ደስ ይላል! እንዴትስ ነው የጋለ ቃሪያ ከሽንኩርት፣ ከቲማቲም እና ቅመማ ቅመም ጋር ተሞልቶ እንዲህ የሚጣፍጥ አምሮት የሚፈጥረው? ምግቡ ትኩስነቱን ሳያጣ ያለውን ጣዕም በፍፁም መወደድ አለበት።

ሰፊ ሜዳ በአብዛኛው በቢጫ አረንጓዴ ቀለም ባለው በበሰለ ሰብል ተሸፍኖ ይታያል። የሜዳው ገጽታ ከሩቅ እስከ አድማስ ድረስ የሚዘልቅ ሲሆን። ይህ ሰፊ የእርሻ መሬት በዋነኝነት የትኛውን ሰብል ለማምረት ያገለግላል?

ብዙ ሰዎች በአንድ አካባቢ ላይ ተሰባስበው አብዛኞቹ ባዶ መሬት ላይ የተቀመጡ ሲሆን የተወሰኑት ደግሞ ቆመዋል። ከተሰበሰቡት ሰዎች መካከል አብዛኞቹ ወንዶች ናቸው።

የምስሉ ዋና ትኩረት ፊቷ ላይ ቢጫ ጭምብል ያደረገችና ነጭ ፎጣ በራሷ ላይ የጠቀለለች ሴት ነች። ከታች የተፈጨ ዝንጅብልና ወተት ሲታይ፣ በአማርኛ የውበት ምክር ፅሁፎችም አሉ። የባህል ውህዶችን መጠቀም ለቆዳ እንክብካቤ ያለውን ጠቀሜታ እንዴት መረዳት ይቻላል?

ሲያስደንቅ! የኃይል ፍላጎትን የሚያሳይ የአርማ ምልክት ይታያል። አረንጓዴና ቀይ ቀለሞች በውስጣቸው ነጭ የመብረቅ ምልክት አለ። የመብረቅ ምልክቱ በኃይል ይገለጻል። ከስር በሁለቱም በአማርኛና በእንግሊዚኛ ፊደላት ጽሑፍ አለ። ሲያሳውቅ! አስፈላጊነት!

የውብ ቀለማት ድምቀት ያለው ወፍ በብረት ሽቦ ላይ አርፏል። ጭንቅላቱ ሰማያዊ ሲሆን፣ ክንፉ ቢጫ፣ ብርቱካንማና ጥቁር ቀለም እጅግ በጣም ያምራል። ደስ የሚል መደነቅና ንቃት አለው።

የሚያምርና እጅግ በጣም ጥሩ የተራራ እይታ መደነቅን ይፈጥራል። ፊት ለፊት ቢጫ አበቦች ያጌጠ አረንጓዴ ሜዳ አለ። ከኋላ ብዙ ንብርብር ያላቸው አረንጓዴ ተራራዎችና ሰፊ ሰማያዊ ሰማይ ነው።

አንድ ሰው ፊቱን ኮስተር አድርጎ ከብዙ ድምጽ ማስተላለፊያዎች ፊትለፊት ቆሟል። ይህ ሰው ሙሉ ሱፍ ከከረባት ጋር ያደረገ ሲሆን በሚያወራው ጉዳይ ላይ ተመስጦ ኮስተር ብሎ የቆመ ነው።

በደስታና በእንቅስቃሴ የተሞላ የአርበኛ ወፍ በአንድ የባህርይ ዛፍ ቁልቁል ላይ ተጣብቆ ቆሞ ነው። በአንጸላላ አረንጓዴ ክንፎቹ፣ በቀለማት የተሸለመ አካላዊ ቅርፅ። የተፈጥሮ ውበት እና የሕይወት እሴት በአንድ ምስል ውስጥ ተዋህዶ ነው።

ጥቁር የተጠቀጠቀ ፀጉር ካለው ሰው ግንባር መሃል ላይ ጥቁር ሰማያዊ ወይም ጥቁር አረንጓዴ ቀለም ያለው የዋርካ ምልክት ንቅሳት ጎልቶ ይታያል። ከግንባሩ በታች ጥቁር አይኖች እና የዓይን ቅንድብ በጥቂቱ ይታያሉ።

በርካታ ዓይነት ከረሜላዎች እና መክሰሶች በመደርደሪያ ላይ ሲታዩ፣ በደስታ፣ በመደነቅ እና በፍቅር ጣፋጭ ነገሮችን መምረጥ የሚል የፍላጎት ስሜት ይፈጥራሉ። ከረሚላዎቹ ተመሳሳይ ቀለም አላቸው።

ዋው ሲያምር! የፀደይ ባንክ አርማ ሲያዩ! አረንጓዴ ኮረብታና ቢጫ አበባ በጣም ደስ ይላል። ከታች ሰማያዊ ወንዝ ሲፈስ። የብሩህ ተስፋና እድገት ምልክት ነው። አርማው ሲያስደንቅ!

ረዥም ጸጉርና ጢም ያለው ጨለምተኛ ሰው በሥዕል ላይ ወደ ቀኝ ሲመለከት ይታያል። በራሱ ላይ ብርማ ቀለም ያለው ሻሽ የጠመጠመ ሲሆን፣ ቀይና ወርቃማ ቀለም ያለውን ባህላዊ ልብስ ለብሷል። በትከሻው ላይ ነጭ ሻማ ጥምጥም አድርጓል።

ጥቁር ልብስ የለበሰች አንዲት ሴት አይኖቿን ወደታች አድርጋ በደብዛዛ ብርሃንና ጭስ መካከል ተቀምጣለች። ፀጉሯ በልዩ ሁኔታ ተሰርቶ ሲታይ፣ የብርሃንና የጭስ ድባብ ሸፍኖት በስሬቱ መካከል ቅቤ ተቀብታለች።

ይህ ባለ አምስት ፎቅ ዘመናዊ ሆቴል በሌሊት በደማቅ መብራቶች ያበራል። የሆቴሉ ግንባታ ነጭና ብርቱካናማ ቀለምና፣ የፊት ለፊት በር ላይ "እንኳን ደህና መጡ!!" የሚል ባነር ተሰቅሏል። ከፊት ለፊት ነጭ ፒክአፕ መኪና እና ሌሎች ተሽከርካሪዎች በጥንቃቄ ቆመዋል።

ነጭ ልብስና ቀይ የባህል ሻሽ ያጠለፉ ስምንት ሴቶችና አንዲት ትንሽ ልጅ በደስታ አብረው ቆመዋል። ሴቶቹ በተለያዩ ቀለማት ያጌጡ ባሕላዊ ጌጣጌጦችና ሹራቦች ያደረጉ ሲሆን፤ ከኋላቸው አረንጓዴ ተራራማ ቦታ ይታያል። የ አማራ ክልል ሰዎች ይመስላሉ።

በአንደኛው ጫማ ጎን ላይ አንድ ጥንድ ቡናማ የቆዳ ቦት ጫማዎች በነጭ ጠንካራ ገጽ ላይ አሉ። ጫማዎቹ ቡናማ የዳንቴል ማሰሪያዎች እና ወፍራም ነጭ ላስቲክ አላቸው። የጫማው ጣት ክፍል ወደ ጥቁር ቡናማ ያደላል። የጫማው ስር ምን አለው?

ሁለት የሀይማኖት አባቶች በአክብሮት ተቃቅፈው ቆመዋል። አንደኛው ሰው ነጭ ጋቢ፣ ኮፍያ እና የብር ቀለም ያለው ጃኬት ለብሷል። ሁለተኛው ሰው ቡኒ ካባና ቀይ ጥምጣም በራሱ ላይ አድርጓል፤ ረጅም ነጭ ፂም አለው። ሁለቱም እርስ በእርሳቸው ተያይዘዋል።

ጫካማ አካባቢ ውስጥ ነጭ ባህላዊ ልብስ የለበሱ የሰዎች ስብስብ ያቀርባል። ሴትዮዋ በፊት በኩል ቆማለች፤ በዙሪያዋ ያሉ ሌሎች ሰዎች በአንዳንድ ሃይማኖታዊ ሥነ ሥርዓት ውስጥ ተሰማርተዋል። የፍቅርና የደስታ ስሜት ይሰማል።

የሽንኩርቶቹ አምፖሎች ነጭ እና ቀላል ቡኒ ቀለም የተቀላቀሉ ሲሆን፣ በደረቅና ጥቁር አፈር ውስጥ ግማሽ ያህሉ ተቀብረዋል። የአፈርና የአትክልት ስፍራው የሽንኩርት ፍሬዎቹ ለመሰብሰብ እንደደረሱ ነው። ሽንኩርት በኢትዮጵያ የዕለት ተዕለት የምግብ አሰራር ውስጥ ምን ያህል አስፈላጊ ነው?

በጣም ደስ የሚል እና ውብ የእንጨት መግቢያ በር ነው! "አምባሳደር ፓርክ" የሚል ጽሑፍ በላዩ ላይ ተቀርጿል። መግቢያው ጥቅጥቅ ባሉ አረንጓዴ ዛፎች እና ቁጥቋጦዎች መሃል ሲታይ፣ የእርጋታ ስሜት ይፈጥራል።

አምላኬ! ሲያምር! ሰማያዊ ላርጎ ሳሙና በፕላስቲክ ጆግ ውስጥ ታጭቋል። የንጽህና እና ትኩስነት ስሜትን ይፈጥራል። 5 ሊትር ይዛ፣ ትልቅ መሆኑን ያሳያል። እግዚኦ! ለልብስ ማጠቢያ በጣም ጠቃሚ ነገር ነው! ንጽህና ደስ ይላል።

በፀሐይ ላይ የቆሙ ሁለት የትግራይ ተዋጊዎች ያሳያል። ሁለቱም ጠመንጃ ይዘው ትልቅ የአፍሮ ፀጉር አላቸው። አንደኛው ወታደራዊ ልብስ ሌላኛው ባህላዊ ልብስ ለብሷል። እነዚህ ተዋጊዎች ለመታገል እየተዘጋጁ ነው?

ይህ ሰማያዊ አርማ ሲያምር! የሚወዛወዝ መስመር እና ክብ ንድፍ ያለው ቅርጽ ደስ የሚል። ጥንቃቄ የተሞላበት እና ቀልጣፋ ቅርጽ አለው። ሲያስደንቅ! ለመዝናኛ ወይም ለቴክኖሎጂ ኩባንያ ተስማሚ አርማ ሊሆን ይችላል። የሚያምር ነው።

አንዲት ወጣት ሴት የኢትዮጵያ ባህላዊ ነጭ ልብስ ለብሳ፣ እጆቿን በወገቧ ላይ አድርጋ በድፍረት ቆማለች። በረጅሙ ልብሷ ላይ ቀይ፣ ጥቁርና ቢጫ ጥልፎች አሉ። በሁለቱም በኩል ብዙ ሰዎች በሰልፍ ሜዳ ላይ ሆነው ትኩረት ሰጥተው ይመለከቷታል።

ትልቅ ቀይ ክሬን እና ቢጫ የሳኒ መኪና በአንድ ላይ ቆመዋል። መኪናው ጠንካራ ጎማዎች እና ረጅም ማንሻ ክንድ አለው፤ ከፊት ለፊትም ጥቁርና ቢጫ መንጠቆ ተንጠልጥሏል።

አንድ በቆዳው ላይ ብዙ ንቅሳት ያለው ሰው ከኋላው በኩል ሲታይ፣ በአጭር እጀ ጠባብና አጫጭር የካኪ ሱሪ ለብሶ በሰፊና ባዶ መልክዓ ምድር ጫፍ ላይ ቆሟል። ሰውየው በዚህ ሁኔታ የቆመው ምን እያደረገ ይመስላችኋል?

በብርቱካናማ ፕላስቲክ ወንበር ላይ ብዙ ጥቅልሎች የተደረደሩ ነጭ የጋቢ ሽፎኖች አሉ። ሽፎኖቹ በቀለማት ያሸበረቁ የባህል ዲዛይኖች አሏቸው። እነዚህ ጨርቆች ፍቅርን እና የባህል መደነቅን ያንጸባርቃሉ።

ግርማዊ ቀዳማዊ ኃይለ ሥላሴ ረዥም ካባ ለብሰው፣ በክብርና በትኩረት አንድ ስጦታ ከያዘ ሰው ጋር ሲጨዋወቱ ይታያሉ። ተቀባዩ በደስታ እና በአክብሮት ለንጉሠ ነገሥቱ ትንሽ የሕንፃ ሞዴል ያቀርባል። የምስሉ ጥንታዊ ገጽታ የፍቅር እና የብስለት ስሜትን ያንጸባርቃል።

ጥቁር ክዳን ያለው ትልቅ አረንጓዴ ፕላስቲክ በርሜል በአቀባዊ ተቀምጧል። በርሜሉ ሞላላ ቅርጽ ያለው ሲሆን በመካከሉ ሁለት አግድም መስመሮች አሉ። ከኋላው ሰማያዊ የብረት በር ጎልቶ ይታያል፤ በሩ ላይ መቆለፊያ ተንጠልጥሏል።

በረድፍ የተደረደሩ ብዙ የኮካ ኮላ መጠጦች በቀይ መክደኛ በሱቅ መደርደሪያ ላይ ተቀምጠዋል። ጥቁር መጠጡና ቀዩ መለያ ምልክቱ መደነቅን የሚፈጥር ነው፣ የመጠጦቹ ዝግጁነት ደግሞ የመግዛት ፍላጎትን ያመጣል።

በጠረጴዛ ቴኒስ አዳራሽ ውስጥ ሁለት ወጣት አትሌቶች ጨዋታ ይጫወታሉ። በዙሪያቸው ተመልካቾች እና የዳኝነት ሰሌዳ አለ። የተፎካካሪዎቹ ፍላጎት ደስታንና ቁጣን እንዲሁም ብስጭትን ሊገልጽ ይችላል።

ጥቁር ቀለም ያለው የ "ኤፕሶን ኤክስፒ-4105" አታሚ በነጭ ጀርባ ላይ ተቀምጧል። ማተሚያው ላይ የንክኪ ማያ ገጽ እና የቁጥጥር ቁልፎች አሉ። ከአታሚው ግርጌ የቀለምና የሒሳብ መረጃዎች የታተሙበት ወረቀት እየወጣ ነው።

አስደናቂ አውራ ቀንድ ያለው ዋልያ (አይቤክስ) በሰሜን ተራራማ አካባቢዎች በሚገኝ ረዣዥም ሳር ውስጥ በጥሞና ቆሟል። ይህ ብርቅዬ እንስሳ የኢትዮጵያን የተፈጥሮ ውበትና ልዩ ሀብት በግልጽ ያሳያል።

ጠቆር ያለ ቀለም ያለው ጎርፍ በመኪና መንገድ ላይ በብርቱ እየፈሰሰ ነው። ከበስተጀርባ በጎርፍ የተከበበ ዝቅተኛ ቤትና ዛፎች አሉ። የጎርፉ መጠንም ከፍ ያለ ነው።

በርካታ ሠራተኞች ወንዶችና ሴቶች በፀሐያማ ተራራማ አካባቢ የግንባታ ሥራ ላይ ተጠምደዋል። ግድግዳው በጥንቃቄ እየተገነባ ሲሆን፤ ሠራተኞቹ በፍቅርና በትኩረት ሲሰሩ ይታያሉ። ይህ የጋራ ቁርጠኝነት ለወደፊቱ የተሻለ ቤት የመሥራት ደስታን ያሳያል፤ ይህም አካባቢውን ወደ ብልጽግና ለመለወጥ መነሳሳትን ያንፀባርቃል።

ዋው! አስደናቂ እና የተከበረ ሰው። ጥቁር ልብስ እና ቀይ ክራባት በጣም ያምርበታል። መነፅሩ ብልህነት እና ቁምነገርን ያንፀባርቃል። ፊት ላይ ያለው አገላለፅ መረጋጋትን እና መተማመንን ያሳያል። አቤት የቆመ አቋም! ሲያምር!

ወጣት ሴት በተመስጦ ዓይኖቿን ጨፍና፣ ፊትዋ ላይ ቢጫ ቀለም ያለው የፊት ማስዋቢያ ተቀብታ። ጭንቅላቷ ላይ ነጭ ፎጣ ጠቅልላለች። በማዕዘኑ የተፈጨ ቢጫ ቅመም፣ ደረቅ ሥሮችና አንድ ብርጭቆ ወተት ለቆዳ እንክብካቤ ቀርበዋል። ውስጣዊ ደስታንና የመንፈስ ርካታን ያንጸባርቃል።

አየህ/አየሽው ይህን ድንቅ የኢትዮጵያ ባህል! እነዚህ በባህላዊ የኢትዮጵያ ልብስ ያጌጡ ወጣቶች! በደስታ ተሰብስበው ጥጥ እየፈትሉ መመልከት ምንኛ ያኮራል ዋው መታደል!

ረዥም ጠመዝማዛ ቀንድ ያለው አንቴሎፕ አይነት አፍሪካዊ አውሬ ነው። ግራጫማ ቡናማ ቆዳ ያለው ሲሆን፣ ከፊል ደረቅ በሆነና በድንጋያማ መሬት ላይ ቆሟል። እንስሳው ትልልቅ ጆሮዎች አሉት። ጀርባውን ሰጥቶ ወደ ካሜራው ይመለከታል። ኩዱ የተሰኘው ይህ እንስሳ በየትኞቹ የኢትዮጵያ ብሔራዊ ፓርኮች ይገኛል?

ከባድ ግዴታ ለመፈጸም የታሰበ ቀይ የብረት መንጠቆ ያለው ግራጫ የኬብል ጥቅል አለ። ጥቅሉ ቀይ ሞተር ያለው በብረት ፍሬም ላይ ተቀምጧል። ጥቁር ዳራ ላይ የብረት ክፍሎቹ ያንጸባርቃሉ። ይህ መሳሪያ ምን ለማንሳት ያገለግላል? የትኛውን ተሽከርካሪ ላይ ተገጥሟል?

በጣም ጥሩ እና ውብ ፀጉር ያላት ሴት ከጎን በኩል አለ። የፀጉር አሠራሩ ግማሹ የተጠለፈ ሲሆን፣ ሌላኛው ግማሽ ረጅም እና የተጠቀለለ ነው። ባለ ቀለም ልብስ ለብሳ ደስታን በሚያሳይ መልኩ ትመለከታለች።

ኃይለኛ ሞገድ ባለው ወንዝ ላይ፣ ነጭ እና ሰማያዊ ባለ ሁለት ፎቅ ጀልባ የቆረጡ ግንድ እንጨቶችን እየጎተተች ትጓዛለች። ከኋላዋ ደግሞ ጥቅጥቅ ያሉ ዛፎች እና ቁጥቋጦዎች ያሉበት አረንጓዴ የባህር ዳርቻ ይታያል።

አቤት የተራራው ግርማ ሞገስ! ሰማይ ጠቀስ ድንጋዮችና ለምለም መሬት! የኢትዮጵያ ታላቅ ተፈጥሮአዊ ውበት ይታያል! ከበስተጀርባ ያሉት ደመናዎች ታላቅ ስሜት ይሰጣሉ። ይህች ምድር ድንቅ ናት!

ብርማ የቴፕ መለኪያ መሳሪያ በእንጨት ጠረጴዛ ላይ ተቀምጧል። የመለኪያ ቴፑ ወደ ውጭ ተስቦ የተወሰነ ርዝመት አሳይቷል። ቴፑ በጥቁር ቁጥሮችና ምልክቶች ተለይቷል። ከበስተጀርባ የተፈጥሮ ብርሃን አለ። ቴፕ መለኪያ በግንባታ ሥራ ላይ ምን ዓይነት አገልግሎት ይሰጣል?

ነጭ ሽንኩርት ለጤና እጅግ ጠቃሚ ቅመም ነው። በውስጡ አሊሲን የተባለ ንጥረ ነገር ይዟል። ይህ ንጥረ-ነገር ባክቴሪያዎችንና ቫይረሶችን የመግደል አቅም ስላለው በሽታ የመከላከል አቅምን ያጎለብታል። በተጨማሪም የደም ግፊትን እና የኮሌስትሮል መጠንን በመቀነስ ለልብ ጤንነት ወሳኝ ነው።

የኢትዮጵያ የቦክስ ታሪክ ከጥንት ጀምሮ የነበረ ቢሆንም፣ በኦሎምፒክ ላይ ተሳትፎ የነበረው በ60ዎቹ እና 70ዎቹ ነበር። በቅርቡ ደግሞ ትልቅ ስኬት ታይቷል። ቦክሰኛ ቤተልሔም ገዛኸኝ በ13ኛው የአፍሪካ ጨዋታዎች የሀገሪቱን የመጀመሪያውን የሴቶች የወርቅ ሜዳሊያ በማሸነፍ ታሪክ ሰርታለች።

ብዙ ሕዝብ በጠራራ ፀሐይ መንገድ ላይ ሰልፍ ሲያደርግ ይታያል። አብዛኛዎቹ ሴቶች ነጭ የሀገር ልብስ ለብሰዋል፤ ጥቂት ሰዎች ደግሞ የኢትዮጵያ ባንዲራዎችን ይዘዋል። ከበስተጀርባ በዘመናዊ ሕንፃዎች የተገነባ የከተማ አካባቢና ሰማያዊ ታክሲዎች አሉ።

ኤሌክትሪክ የሚሠራ ዘመናዊ የክራር የሙዚቃ መሳሪያ ሲሆን በብዛት ባህላዊ ዘፈኖችን ለማድመቅያ የምንጠቀመው የሙዚቃ መሳሪያ ። ይህ የሙዚቃ መሳሪያ በብዛት ለትግሬ ሙዚቃ ይውላል።

የቆየና ትልቅ፣ የ'ናሽናል' ስቴሪዮ ቡምቦክስ ሬዲዮና ካሴት ማጫወቻ በቅርበት ይታያል። ቡናማ ቀለም ባለው መሬት ላይ ተቀምጦ ሲታይ፣ ሁለት ትልልቅ ክብ ስቴሪዮ ስፒከሮችና በመካከላቸው የካሴት መክተቻው ቦታ ጎልተው ይታያሉ።

አራት ሰፋፊ ዓምዶችን በመያዝ፣ በአማርኛ ቋንቋ በትናንሽ ፊደላት የተጻፈ የጋዜጣ በአጽንዖት ያሳያል። የሰነዱ ርዕስ "ለግንዛቤዎ" የሚል ሲሆን፤ በርካታ ርዕሶችንና ንዑስ ነጥቦችን የያዘ ዝርዝር ጽሑፍ በግልጽ ይታያል። እነዚህ በዝርዝር የቀረቡ መረጃዎች የትኛውን የሕዝብ ወይም የንግድ ጉዳይ የሚመለከቱ ይሆናሉ?

ሁለት ወንዶች ባህላዊ ምግብ ከቢጫ ሩዝ ጋር እየተመገቡ በሬስቶራንት ውጪ ተቀምጠዋል። አንደኛው ሰው በጉጉት ወደ ምግቡ ሲመለከት፣ ሌላኛው ደግሞ ከጠረጴዛው ማዶ በመመልከት ላይ ነው። ይህ የምግብ አይነት ምን አይነት የኢትዮጵያ ወጥ ሊሆን ይችላል?

ሦስት መሪዎች ጥቁር ልብስ ለብሰው እጅ ለእጅ ተጨባብጠው ይታያሉ። በመሃል የሚገኘው መሪ ወደ አንደኛው በትኩረት እና ፍቅር ይመለከታል። ከበስተኋላ በርካታ የአገሮች ባንዲራዎችና በመድረኩ ላይ ደግሞ የነጭ እና ቀይ አበባዎች አለ። ይህ ሁኔታ ሰላምንና መደነቅን ያንጸባርቃል።

የሰዓት ባንድ ያደረገ እጅ ነጭ፣ ተረከዝ ያለው፣ አፍንጫው ላይ በሚያብረቀርቅ ፈርጥ ያጌጠ ጫማ ከፍ አድርጎ ይዟል። ጫማው በበርካታ ጫማዎች በተሞላ መደብር ውስጥ ጎልቶ ይታያል። ይህ ድርጊት በአዲሱ የፋሽን ዕቃ ላይ ያለውን መደነቅና የመግዛት ፍላጎት ያመለክታል።

የቢጂ ቀለም ያላቸው ሁለት የሴቶች ጫማዎች በነጭ ጠረጴዛ ላይ ተቀምጠዋል። እያንዳንዱ ጫማ በወርቃማ ድብ ቅርጽና በካሬ ቅርጽ ባለው ማስጌጫ ያሸበረቀ ነው። ከበስተጀርባ አንዲት ትንሽ አረንጓዴ ተክል በወርቃማ ማሰሮ ውስጥ ትገኛለች። ጫማዎቹ የት ለመልበስ የታሰቡ ናቸው?

ረዣዥም ጥቁርና ነጭ ላሞች ከእንጨት በተሠራ ሰፊ በረት ውስጥ ታስረዋል። ላሞቹ በአንገታቸው የቁጥር መለያዎች ታስረው ምግብ እየበሉ፣ መሬት ላይ የተደረደሩ ነጭ ከረጢቶች የሥርዓት ስሜትን ያንጸባርቃሉ።

ደማቅ ቀይ የእሳት አደጋ መኪና ከብረት አጥር ጀርባ ባለው ደረቅ መሬት ላይ ቆሟል። ከበስተጀርባው የብርና ቀይ ቀለም የተቀቡ ትላልቅ የፋብሪካ ህንፃዎች አሉ። መኪናው ለአገልግሎት ዝግጁ መሆኑን ቆራጥነትና ኃላፊነትን ያመለክታል።

ብዙ ጊዜ ከማንኛችንም ቤት የማይጠፋ፣ እንዲሁም ለጤንነትም ሆነ ለጥንካሬ ትልቅ ጥቅም ያለው ፍራፍሬ ሙዝ ይባላል። ሙዝ ከላይ ቢጫ ሽፋን ያለው ውስጡ ነጭ የሆነ ጠቃሚ ፍራፍሬ ነው።

በጣም ደስ የሚል እና ድንቅ ነው! የኢትዮጵያ ቡና ሥነ-ሥርዓት ደስታን ይገልጻል። ጥቁር እጅ በብረት መጥበሻ ላይ የቡና ፍሬዎችን ሲያገላብጥ ይታያል። በስተጀርባ ትልቅ ጥቁር ጀበና የሚታይ ሲሆን የቡናውን ውብ መዓዛ ያሳያል።

በነጭ የመደብር ሰሌዳ ላይ "ዲና መድኃኒት ቤት" የሚሉ ቀይ ጽሑፎች በአማርኛና በእንግሊዝኛ ተፅፏል። በግራ በኩል አረንጓዴ የድንጋይ ክሬሸር ምስል፣ በቀኝ በኩል ደግሞ የመድኃኒት መስጫ ብርጭቆ ምስል ይገኛል። ከስር፣ አረንጓዴ መደብ ላይ የስልክ ቁጥር በግልጽ ተጽፏል፡።

በባህር ዳርቻዎች ላይ የሚገኘው ይህ ባህላዊ የትራንስፖርት ዘይቤ "ታንኳ" ይባላል። በተለይም በጣና ሐይቅ ላይ የሚታይ ሲሆን፣ የሚሠራው ከሸምበቆ በመገጣጠም ነው። ታንኳዎች ለዓሣ አጥማጆች እና ለአነስተኛ የጭነት ማጓጓዣዎች ቀላል፣ ተንሳፋፊ እና ለሥነ-ምህዳሩ ተስማሚ የሆነ አማራጭ ናቸው።

የተለያዩ አረንጓዴ አትክልቶችና ቅጠላ ቅጠሎች በነጭ ጨርቅ ላይ ተደርድረዋል። ጎመን፣ ሽንኩርት እና ሌሎች ቅጠላ ቅጠሎች በዋናነት ከላይ ጥቁር ፕላስቲክ ከረጢቶች፣ ቢጫ ሙዝ እና ግራጫ ሲሚንቶ ብሎክ እና መሬቱ ጠጠርና አፈር ነው።

ጥቁርና ነጭ ፈረሶች ታስረው አርሶ አደሮች በእርሻ ቦታ መሬት እያርፈሱ ነው። ሁለት ወንዶች እንስሳቱን እየመሩ አዝመራውን ለማዘጋጀት አፈሩን በኃይል ይገለብጣሉ። በአቅራቢያቸው ደግሞ ጥቂት ሰዎች በእርሻ ሥራው ዙሪያ ቆመው አሉ።

ያ! እንዴት የሚያምር እና ጸጥ ያለ ስፍራ ነው! ይህ ዘመናዊ ሆቴል ወይም ካፌ በሰፊ ጃንጥላና ጥቁር ወንበሮች ደምቋል! እዚህ ተቀምጦ ቡና መጠጣት ደስታ ነው!

ፋሽን ማለት የአለባበስና ጌጣጌጥ አጠቃቀም ዘይቤ ሲሆን፣ በየጊዜው የሚለዋወጥ ባህላዊና ማኅበራዊ ገጽታ ነው። ኢትዮጵያ ውስጥ ጋቢ፣ ኩታና የመሳሰሉ ባህላዊ ልብሶች ዋናዎቹ ሲሆኑ፣ በአሁኑ ሰዓት ዘመናዊ ዲዛይነሮች ባህላዊውን እና ዘመናዊውን ዘይቤ በማዋሃድ አዲስ ፋሽን እየፈጠሩ ነው።

ዋው ! ገበሬዎች ሲተጉ ያስደንቃል ! በርካታ ሰዎች በጋራ ሆነው በመስክ ላይ አፈር በመቆፈር የእርሻ ቦይ ይሠራሉ። አካባቢው ጨልሟል፣ ፀሐይ እየገባች ነው። የተራራማ ዳራ፣ ዛፎች እና የጠነከረ ሥራ ነው ዋው!።

ጥቁር የኤሌክትሪክ ምድጃና መጋገርያ (ኦቨን) በነጭ ጀርባ ላይ ቀርቧል። መጋገርያው ሁለት ማብሰያዎችን ከላይ የያዘ ሲሆን፣ በሩ ሲከፈት ጥቁር ክብ ድስት ከውስጥ አለ። በጎን በኩል የሙቀት መቆጣጠሪያ ቁልፎችና አንድ የኃይል ገመድ ወጥቷል።

ከብዙ ሰዎች እርዳታ ጋር አንድ ሰው ሚኒባስ ታክሲ ላይ ተቀምጦ ጭነት ይጭናል። ታክሲው ላይ እንጨቶችን ጨምሮ ብዙ ነገሮች የተቆለሉ ሲሆን ከኋላው ደግሞ ግዙፍ የፕላስቲክ የውሃ ማጠራቀሚያዎች አሉ። ይህ ምስል የጥረትን እና የትብብርን ስሜት ይገልጻል።

ዋው ሲያምር! ቀዝቃዛ ቢራ ከቧንቧ ወደ ብርጭቆ እየፈሰሰ ነው። የሚያምር አረፋ ያለው ቢራው ልብን ይማርካል። የቢራው ወርቃማ ቀለም ዓይንን ይስባል። የመጠጥ ብርጭቆው በተለየ መንገድ መያዙ ደስ ያሰኛል። ሲያጓጓ!

ጠቅላይ ሚኒስትር ዐብይ አህመድ ጥቁር ልብስና ቀይ ክራባት አድርገው፣ አረንጓዴ መድረክ ላይ ቆመው ንግግር እያደረጉ ነው። ፊታቸው ወደ ፊት ቀጥ ብሎ፣ እጃቸው በጽሑፎች ላይ ተቀምጧል። ከኋላቸው የድንጋይ ግድግዳና ቀይ ምንጣፍ ተንጣሏል።

ባህላዊ የጨርቃጨርቅ ቀሚስ የለበሰች ሴት ሁለት የእጇን አንባሮች አድርጋ ቀኝ እጇ ብርቱካናማ ቀለም ያለው የቅቤ መቀቢያ እና ማስቀመጫ ቅል በጥንቃቄ ይዛለች። አንድ እጇበብርቱካናማው የቅቤ ቅል ተሸፍኗል፣ የትጋትንና የባህል ትስስርን ያንጸባርቃል።

ዋው! ሲያስደምም! ታላቅ ስብሰባ ነው! ብዙ ሰዎች ትኩረት ሰጥተው እየቸከታተሉ ነው። የሰዎች ብዛት ደግሞ ሲያስደንቅ! የዩኒፎርም ለባሾች መገኘት ሲያስገርም! በታላቅ ቁምነገር የተሞላ ትዕይንት ነው! ሲያስደስት!

ሰፊና ቡናማ ቀለም ያለው ወንዝ በአስደናቂ ሁኔታ ወደታች ይወድቃል። የፏፏቴው ኃይለኛ ፍሰት ጭጋጋማ ደመና የፈጠረ ሲሆን፣ በዙሪያው አረንጓዴ ተክሎችና ተራራዎች አሉ። የደመናዎች መካከል የፀሐይ ጨረር ሲያልፍ መደነቅን ይፈጥራል።

ኢትዮጵያ ውስጥ በሚገኙ ትምህርት ቤቶች የኮምፒውተር ላብራቶሪ ክፍል ተማሪዎች መሰረታዊ የኮምፒውተር ክህሎቶችን እንዲማሩ ያግዛል። እዚህ ክፍል ውስጥ የኢንተርኔት አጠቃቀምን፣ የማይክሮሶፍት ኦፊስ ፕሮግራሞችን እና የመረጃ አያያዝን በተግባር ይማራሉ። የቴክኖሎጂ እውቀትን ለማሳደግ ወሳኝ ቦታ ነው።

ክፍሉ ውስጥ ረዣዥም የእንጨት ጠረጴዛዎች እና ጥቁር የቢሮ ወንበሮች በተከፈተ አቀማመጥ ተደርድረዋል። እንደዚህ ያሉ የቢሮ አቀማመጦች ምን ዓይነት ጥቅሞች አሏቸው?

ዋው ያምራል ! ቀይና አረንጓዴው ሮማን በፍሬው ድንቅ ብዛት ደስታን ይሰጣል። በፀሐይ ፍቅር የበሰሉ ፍሬዎች አድናቆትን ያጭራሉ ። የሚያስደስት የተፈጥሮ በረከት!

ግራጫ ፀጉር ያለው አንድ የዱር ድመት በጠቆረ ዳራ ፊት ለፊት በድንጋይ ላይ ተቀምጧል። የሚያማምሩ ሰማያዊ-አረንጓዴ አይኖች አሉት። ወፍራም ጭራው በጥቁር መስመሮች የተቋረጠ ነጭ ጫፍ አለው። ድመቱ ቁጭ ብሎ ወደ ፊት እየተመለከተ ነው።

ቡናማ ቀለም ያለው የእንጨት አምባሰል በግራ በኩል ትንሽ መክፈቻ አለው። የቀኙ ጫፍ በቆዳ የተሸፈነ በመሆኑ ወደ ላይ ቀና ብሎ ትልቅ የደወል ቅርጽ ይይዛል።

ከቆዳና ከእንጨት የተሠሩ መቀመጫዎች፣ የጭድ ጣሪያ ቅርጾችና ባህላዊ ግድግዳ ላይ ያሉ ሥዕሎች ያጌጡበት ቤት አለ። ቦታው ባህሉን በመጠበቅ ኩራትና እርካታን የሚያሳይ የመመገቢያ ቦታ ነዉ።

ጥቁር ቆዳ ያላቸው እና የተሸበሸቡ እጆች በመጽሐፍ ላይ ተንተርሰው አንድ ትልቅ ሰው ሲያነቡ ይታያሉ። አመልካች ጣት በፅሁፉ ላይ አርፏል፣ ድርጊቱ የተረጋጋ መንፈሳዊ ትኩረት እና የዕውቀት ጥማትን (መደነቅን) ያሳያል።

በመጽሐፍ ሽፋን ላይ "ፍልስምና" የሚለው ርዕስ በቀይ ፊደል ተጽፏል። ከስር በሰማያዊ ውሃ ላይ የተቀመጡ ነጭ ጠፍጣፋ ድንጋዮች ይታያሉ፤ ይህም "ከሞት በኋላ" የሚል ንዑስ ርዕስ ያለውን መጽሐፍ ያመለክታል። በዚህ መጽሐፍ ውስጥ ምን ዓይነት ፍልስፍናዊ ሐሳቦች ይቀርባሉ?

አንዲት ወጣት ሴት በሱቅ ውስጥ ቆማ ሞባይል ስልኳን በትኩረት ትመለከታለች። በዙሪያዋ ባሉ መደርደሪያዎች ላይ የተለያዩ የእቃዎች ፓኬጆች ተደርድረው ይታያሉ። ምስሉ የታችኛው ክፍል ላይ አረንጓዴ ቀለም ያለው ባነር “ይሸምቱ በኢ-ብር ይክፈሉ!” የሚል ነጭ የአማርኛ ጽሑፍ አለው።

የሳይክል ተወዳዳሪዎች በረጅም መስመር ተሰልፈው፤ ቁልቁለታማ በሆነ መንገድ ላይ በትጋት እና በቁርጠኝነት ይጓዛሉ። ቀይና ጥቁር ልብስ የለበሱት ፈረሰኞች፣ በፀሐይ ብርሃን ፈካ ያለ ቡናማ ኮረብታ ዳራ ላይ፣ የፊት ፈረሰኞች ሌሎች ተከትለዋቸው ሳይክል ይነዳሉ።

ትልቅ የእንጨት ግንድ በብርቱካናማና ግራጫ ማሽን ላይ ተቀምጧል። ማሽኑ በግንዱ ላይ በመጋዝ ሲሰራ የእንጨት ብናኝ ወደ ቀኝ በኩል በኃይል ይረጫል። ከማሽኑ ጀርባ አረንጓዴ የደን አካባቢ ይታያል፤ መጋዙ በእንጨት ላይ በፍጥነት እየሠራ ነው።

አንድ ወጣት ወንድ አረንጓዴ ልብስ ለብሶና ቀይ ደረቱን የሸፈነ ጨርቅ ተጠቅልሎ በባዶ እግሩ በመድረክ ላይ ቆሟል። የበስተጀርባው ቀለም ጥቁር ሲሆን ተመልካቾች በጎን በኩል ተቀምጠዋል። ይህ ሰው ምን አይነት ባህላዊ ወይም ዘመናዊ ፋሽን ሊያሳይ ይችላል?

ወጣቶች በትምህርት ቤታቸው አቅራቢያ በጋራ ቆመዋል። በትከሻቸው ላይ ያለው የትምህርት ሸክም ቢኖርም፣ በፊታቸው ላይ የወደፊትን የመፈለግ ጉጉትና የመካከላችሁ የጠበቀ ትስስር ስሜት ይነበባል።

ከመጠን በላይ ብዙ ፍራፍሬዎች በገበያ ውስጥ በሚገኝ የሽያጭ ቦታ ላይ ተደርድረዋል። ሙዝ ከላይ ተሰቅሏል፤ በታችኛው ክፍል ደግሞ አረንጓዴ ሐብሐቦች፣ ሎሚ፣ ፓፓያ እና ብርቱካን ጎልተው ይገኛሉ። የፍራፍሬዎቹን ጥራት እና ዋጋ በቦታው ላይ መደራደር የተለመደ ነው?

የኢትዮጵያ የቆየ የባቡር አገልግሎት በዋናነት የሚታወቀው በአዲስ አበባ እና ጅቡቲ መካከል ሰዎችንና ዕቃዎችን በማጓጓዝ ነበር። ይህ የባቡር መስመር በቅኝ ግዛት ዘመን የተገነባ ሲሆን፣ ለዘመናት ለኢትዮጵያ የባሕር በር ንግድ ወሳኝ የትራንስፖርት ኮሪደር ሆኖ አገልግሏል።

ጥቁር ቀለም ያለው ዘመናዊ ምድጃ በኩሽና ውስጥ ቆሟል። በላይኛው ክፍል ሁለት ትልልቅ ማብሰያ ድስቶች ተቀምጠዋል። በምድጃው በር ላይ ደማቅ ቢጫ የጥራት መለያ ተለጥፏል፤ የምድጃው ንጽህና ለጥንቃቄ ይጠይቃል።

ሰማያዊና ነጭ ቀለም ያላቸው ሁለት ግዙፍ የፋብሪካ ህንጻዎች በደረቅ ሜዳ ላይ ረጅም ሆነው ተገንብተው የትጋት ስሜት ይፈጥራሉ። ከፊት ለፊት ትልቅ የውሃ ማጠራቀሚያ ታንክር አለ፤ በሩቅ ኮረብታዎችና ሌሎች ፋብሪካዎች የዕድገት ምልክት ሆነው ተሰርተዋል።

በጣም ጥሩ፣ ደስ የሚል ጭማቂ ቤት! በላዩ ላይ 'አብታነ' የሚል ጽሑፍ የያዘ፣ ደማቅ አረንጓዴ ቀለም የተቀባ ህንፃ ነው። ከፊት ለፊት፣ በብረት አጥር ተከልሎ፣ ብዙ ትኩስ ፍራፍሬዎችና አትክልቶች ተደርድረዋል። በግራ በኩል አንድ ነጭ መኪና ይቆማል።

የሶማሌ ክልል ሰንደቅ ዓላማ በነፋስ እየተወዛወዘ ይታያል። ሰንደቅ ዓላማው አረንጓዴ፣ ነጭና ቀይ አግድም መስመሮችን ያቀፈ ሲሆን፣ ከግራ በኩል ቢጫ ትሪያንግል አለ። በቢጫው ክፍል ውስጥ ቡናማ ቀለም ያለው ግመል ምስል ተስሎ በግልጽ ይታያል።

ዋው ያምራል! ቀጭኑ የሞባይል ስልክና እስክርቢቶ በድንቅ ሁኔታ ተቀርጿል። ብዙዎቹ ካሜራዎች መደነቅን ይፈጥራሉ። ዘመናዊው ዲዛይን እጅግ ፍላጎትንና ደስታን ያሳያል። አስገራሚ!

ሲሚንቶ ማቡኪያ ማሽን በጣም ስራ ላይ ውሎ የቆየ መሆኑ ከላይ ከታች በደረቀ ሲሚንቶና ቆሻሻ ተሸፍኗል። ደማቅ ቢጫው የብረት መያዣ በተንቀሳቃሽ ብረት ክፈፍ ላይ እጅግ በጣም ጥሩ ሆኖ ተቀምጧል።

አንዲት ወጣት ሴት ልጅ ቀይ ጃኬትና አረንጓዴ ቲሸርት የለበሰች ሲሆን። በግራና በቀኙዋ ክንዶች ስር የታጨዱ የስንዴ ምርቶችን ይዛለች ኢትዮጵያ በአሁኑ ሰዓት በስፋት ስንዴ እንደምታመርት ይታወቃል።

ቀይ ቡናማ ጭንቅላት፣ ነጭ አንገት እና ቡናማና ጥቁር የተደባለቀ ላባ ያላት ትንሽ ወፍ ከኋላዋ ተነስቶ ወደ ግራ ትመለከታለች። ወፏ ቢጫ የተቀባ ጠርዝ ላይ ቆማለች፤ ከበስተጀርባ ደግሞ የደበዘዘ አረንጓዴ ቀለም ያለው ቦታ ይስተዋላል።

በመራመጃ ባዞላ መንገድ ላይ ብዙ አይነት መሶቦች ተደርድረዋል። እነዚህ መሶቦች በተለያየ ቀለም እና አሰራር ያሸበረቁ ናቸው። መሶቦቹ ከተደረደሩበት መንገድ ዳርም አረንጓዴ ዛፎች ተተክለዋል።

በዚህ ምስል ውስጥ የአፍሪካ ህብረት እና የኢትዮጵያ ባንዲራ በተከታታይ ተቀምጠው ታይተዋል። የአፍሪካ ህብረት ባንዲራ በአረንጓዴ መሠረት ላይ የአፍሪካ ንዑስ አስተዋፅኦ እና የወርቅ ኮከቦች አሉ። የኢትዮጵያ ባንዲራ ደግሞ አረንጓዴ፣ ቢጫ፣ ቀይ የተቀመጠ ነው።

ወጣት ልጅ ወርቅማ በነጭ የተንቆጠቆጠ ልብስ ለብሶ፣ ከእርሱ በሚበልጥ ቄስ ጋር በቤተክርስቲያን ሥነ ሥርዓት ላይ ቆሟል። ቄሱ በወርቃማ ያጌጠ ዕጣን ማስወጊያ እየያዘ ጭሱ በዙሪያቸው ሲንቦገቦግ፣ ልጁ ደግሞ በጌጥ ያሸበረቀ ቀይ ጨርቅ ይዟል።

የአንድ ሰው እግር አካል ከታች በኩል ሲታይ፣ አፈር ውስጥ አረም በተሞላበት ቦታ በአካፋ ሲቆፈር ይታያል። የአካፋው የእንጨት እጀታ እና የብረት ምላጭ በግልጽ ይታያሉ፤ አፈሩም ቀይ ቡኒ ነው። ይህ አካፋ አፈሩን ለአትክልት ለመዘጋጀት እየቆፈረ ይሆን?

ዋው ሲያምር! ውብ፣ ትልቅና ቡኒ የእንጨት ቁምሳጥን። መደነቅ። ብዙ በሮች እና ሰፊ መሳቢያዎች አሉት። ሲያጓጓ! በላይኛው ክፍል ላይ መብራቶች ተተክለዋል። መረጋጋት። ልብሶችን ለማስቀመጥ ምቹ ነው።

አንድ ወጣት በሳቅ እና በደስታ በቺዝ የተጨማለቀ ትልቅ የዶሮ ሳንድዊች የያዘውን ሳህን እየተቀበለ ። በትልቅ ቢላዋ ተወግቶ ከጎኑ ጥብስ ያለው የአይን ማራኪ የሆነው ይህ ምግብ የምግብ ፍላጎትና እርካታን ያሳያል።

ሰማያዊ የሰላም ርግብ የሰላም ፍቅርና ደስታን በሚያንጸባርቅ መልኩ የእፎይታ ስሜት ይሰጣል። በውብ ዲዛይን የተሰራው አርማ የሰላም ሚኒስቴር የሚለውን ጽሑፍ ይዞ፣ ለአገር የፍቅርና የመረጋጋት መልዕክትን በደስታ ያስተላልፋል።

በአንድ ቅንጡ የዋና ቦታ ላይ የተለያዩ ብርሃንን የሚሰጡ ፊኛ መሰል መብራቶች በገመዶች ላይ ተሰቅለዋል። አካባቢውም በመምሸቱ ምክንያት ጠቋቁራል። ራቅ ብለው ሁለት ሰዎች በአንድ ጠርዝ ላይ ቆመዋል።

የተለያዩ አይነቶች ያሏቸው ከረሜላዎች በነጭ ጀርባ ላይ ተበትነው ይታያሉ። በዋናነት ቀይ፣ ሰማያዊ እና ብርቱካናማ ቀለም ያላቸው መጠቅለያዎች ሲኖሩ፣ በአንዳንድ ቦታዎች የተጨማደዱ የብር መጠቅለያዎችም ይገኛሉ። የከረሜላዎቹ ብዛት የደስታና የልዩ ልዩ ምርጫ ስሜት ይፈጥራል።

በርካታ ሰዎችና ከብቶች በጥሩ ሁኔታ ተባብረው እህል ከገለባው እየለዩ ነው። ገበሬዎች በሙሉ ትጋት እና በቁርጠኝነት በሥራው ላይ ሲሳተፉ፤ የሰላም እና የአንድነት ስሜት ጎልቶ ይታያል። የተራራማው ደረቅ መልክዓ ምድር የትግሉን መጠን ያመለክታል።

ከጥቁር ሌጦ የተሠሩ የወንዶች ጫማዎች ናቸው። ጫማዎቹ የቆዳ መወጠሪያ ገመድ አላቸው። አፍና ተረከዝ በጥሩ ሁኔታ ተሰፍተዋል። ከታች ወፍራም ጥቁር ሶል አለው። ጫማዎቹ የሚያብረቀርቁና ለቢዝነስ አገልግሎት ይውላሉ። የተቀባ ቆዳ የተሠራ ጫማ ለረጅም ጊዜ አገልግሎት ለመስጠት ምን ዓይነት እንክብካቤ ይፈልጋል?

ከአንድ ጥቁር ናሙና ማሳያ ላይ የሚያምሩ የመርቅ የእንገት ፥የጆሮና የእጅ ሃብሎች ይታያሉ በጣም ማራኪና ውድ ሲሆኑ ውበታቸውን ለማድመቅ ሲባል ቀያይ የፈኩ አበቦች እሚመስሉ ጌጦች ይታያሉ።

ከላሊበላ ዓለት ተፈልፍሎ የተሰራ ታሪካዊ ቤተ ክርስቲያን ነው ። በድንጋይ ግድግዳዎች የተከበበ ቤተ ክርስቲያን ነው። ሲያስደነግጥ! ጥንታዊው የእጅ ሥራ መደነቅን ይፈጥራል።

ከብርድ ማከማቻ ቤት ውስጥ አረንጓዴና ነጭ ቀለም ያላቸው "ሆላንድ ዮጉርት" የሚሉ የእርጎ እቃዎች ተደርድረዋል። የ420 ግራም እቃዎች በገበያ ላይ የሰላም እና የእርካታ ስሜት ያንጸባርቃሉ።

ከባድ የሥራ ቦታ ትዕይንት! ቀላል በሆነ መጠለያ ዙሪያ ብዙ የተቆራረጡ እንጨቶች በልፋት ተከምረዋል። ትጉህ ሰራተኛው አስቸጋሪ በሆነ ሁኔታ ውስጥ ጽናት አሳይቷል። ተፈጥሮ የሞላበት አቀማመጥ ነው።

የሃይማኖት አባቶች ነጭና ወርቃማ ልብስ ለብሰው በውሃ ገንዳ ፊት ተንበርክከው ሦስት መስቀሎችን ሲባርኩ ይታያል። ከበስተጀርባ የሰው ምስል ሐውልቶችና ዛፎች አሉ።